ሰማያዊና ወርቃማ ቀለም ያለው፣ የሰው ጭንቅላት ምስል ያለበት የአርቴፊሻል ኢንተለጀንስ ማዕከል አርማ ነው። በዓርማው ላይ ያለው የሰው ሰራሽ አስተውሎት ማዕከል የሚለው ጽሑፍ የመደነቅንና የእውቀት ተስፋን ይገልጻል።

ቀይ ዳራ ላይ በግራ በኩል ቢጫ ትሪያንግል እና በትልቁ ቢጫ ኮከብ ያለበት ባለሁለት ቀለም ባንዲራ በግራጫ ዳራ ላይ ጎልቶዋል። ባንዲራው 'የትግራይ ክልላዊ መንግሥት ባንዲራ' የሚል ጽሑፍ አለው። ይህ አርማ ለክልሉ ሕዝብ ምን ዓይነት አንድነትን ያሳያል?

በቀይ፣ በነጭና በጥቁር ባለ ሶስት መስመር አራት ማዕዘን ውስጥ አረንጓዴ ዛፍ አለ። ዛፉ ነጩን ክፍል በመካፈል በጥቁሩ ላይ ተቀምጧል። በሥሩ "የኦሮሚያ ክልላዊ መንግሥት" የሚል ጽሑፍ ተጽፏል።

በሁለት ትላልቅ ምሰሶዎች ታጥሮ በሚታይ ቤተ-መጻሕፍት ውስጥ፣ አንዲት ሴት በትጋት እና በፍቅር መጽሐፍ ይዛ ትጓዛለች። ክፍሉ ረዣዥም የእንጨት ጠረጴዛዎች እና ብዙ ባዶ መደርደሪያዎች አሉት፤ ጥቂት መጻሕፍት በመደርደሪያዎቹ ላይ ተቀምጠው ይታያሉ።

እሩዝ ፣ አትክልት ፣ ፍርፍር የሚመስል እና ማባያ አረንጓዴ ዳጣ አብሮ የቀረበ ምግብ ነዉ። ከምግቡ ጎን ላይ አረንጓዴ ምግብ ያልያዘ የፕላስቲክ እቃ ተቀምጧል። የመጠጥ ጠርሙስም ተቀምጧል ።

እጅግ ብርቱ፣ የሚያስደንቅ የጦርነት መንፈስ! በፈረስ ላይ ያሉ በርካታ ወታደሮች ሰይፍ ይዘው በሙሉ ፍጥነት እየጋለቡ ነው። በግምባር ቀደምት ያሉት ፈረሶች በሸለቆ ውስጥ እየዘለሉ ነው። በስተጀርባ ጥቅጥቅ ያሉ ዛፎችና ደመናማ ሰማይ ይገኛሉ።

በጥቁር ቡና ቀለም የተሞላው የሶፊ ቡና ጠርሙስ ደስታን ይፈጥራል። በቢራ ቅርጽ ባለው ጠርሙስ ላይ የቡና ፍሬዎች ስዕልና ቢጫ፣ ብርቱካንማና ነጭ ፊደላት ጎልተው ተጽፈዋል።

ጥቁርና ነጭ ጋዜጣ በንባብ ያተኮሩ ጽሑፎችንና ፎቶግራፎችን በግልጽ ይዟል። ዋናው ርዕስ በትልቁ ስለ ፖለቲካዊና ትምህርታዊ ዜናዎች ይናገራል። የተለያዩ ንኡስ ርዕሶች በደስታ ይዘረዘራሉ። በገጹ ታችኛው ክፍል ደግሞ የአዳማ ቆርቆሮ ፋብሪካ ማስታወቂያ አለ።

ሁለት ወንዶች ከቤት ውጭ በሚገኝ አውደ ጥናት ውስጥ የእንጨት ሥራ ላይ ተሰማርተዋል። አንደኛው ግራጫ የሥራ ልብስ ለብሶ እንጨት እየቆረጠ ነው። ሌላው ደግሞ ጥቁር ሸሚዝ ለብሶ ከጀርባው አቧራ እያነሳ ነው። ጠረጴዛው ላይ የተዘጋጁ ጣውላዎች አሉ።

ባህላዊ ነጭና ቢጫ ልብስ የለበሱ ሁለት ወንዶችና ሁለት ሴቶች በሜዳ ላይ በደስታ ይደንሳሉ። ሁሉም ፈገግታና ቀና መንፈስ አሳይተዋል፤ የሚያሳዩት የፍቅርና የአንድነት ስሜት ነው።

ጠቆር ያለ ሸሚዝ እና ሱሪ የለበሰ ገበሬ፣ አጎንብሶ በእጁ በያዛት ጎድጓዳ ሳህን ውስጥ ያለውን ነጭ ማዳበሪያ፣ ለም በሆነው እና አረንጓዴ በሆነው የእርሻ ቦታ ላይ እየበተነ ነው። የደስታና የትጋት ስሜት ሲንጸባረቅ፣ ከበስተጀርባ አረንጓዴ ዛፎች ይታያሉ።

ዋው! ሳህኑ ላይ በጣም የሚደንቅ ምስር ወጥ ቀርቧል። አብዛኛው የምስር ክፍል በስሱ ቀይ በርበሬ መረቅ ላይ ተቀምጧል። ጠርዙን የጠቀለለው ነጭ እንጀራ እጅግ በጣም ጥሩ ይመስላል። ይህ ትኩስ ምግብ ደስታን የሚሰጥ ነው።

አስገራሚ ነው! በሱቅ መደርደሪያ ላይ የተደረደሩት ባለብዙ ቀለም ሜንቶስ እና ሌሎች ጣፋጮች እጅግ የሚያምር ደስታን ይሰጣሉ። እነዚህ ሁሉ የተለያዩ ጣዕሞች ሲገርም ምርጫን ይሰጣሉ!

ውስጠኛው ክፍል በባህላዊ የሥዕልና የሳር ጣሪያ ያጌጠ ምግብ ቤት ነው። ከጣሪያው በታች ያሉት የጎጆ ቅርጽ ያላቸው ማስዋቢያዎችና የእንጨት ወንበሮች የመደነቅንና የምቾትን ስሜት በመፍጠር ለትክክለኛ ባህል ያዘጋጃሉ።

ትልቅ የመዳብ ሐውልት አንድ ሰው ዙፋን ላይ ተቀምጦ፣ በግራ እጁ መጽሐፍ ይዞ፣ በቀኝ እጁ መስቀል ያለው በትር ወደ ላይ ሲያነሳ ያሳያል። ይህ ሐውልት የአክብሮትንና የሥልጣንን ስሜት ይገልጻል።

ዋው ሲያምር! ኢትዮጵያዊት ሴት ባህላዊ ልብስ አምራ ለብሳለች። ነጠላው፣ የጥልፍ ልብሱ እና ጥቁር ሻሽዋ ማራኪ ናቸው። በላዩ ላይ የታሪካዊ ብር ጌጦች ልዩ ውበት ሰጥተዋታል። አይኖቿ እርጋታና ኩራት ያንፀባርቃሉ። እንዲህ ያለ የቅርስ ውበት አድናቆትን ይፈጥራል።

በመዳፍ ላይ ያረፉ ጥቂት ደማቅ አረንጓዴ የቃሪያ ፍሬዎች አሉ። የሚያብረቀርቁ ፍሬዎቹ ትኩስነትን ያሳያሉ። በውስጡ ባለው እሳት ምክንያት የብስጭት ወይም የመደነቅ ስሜትን ሊፈጥር ይችላል።

ዋው! የሚያምር የሠርግ መኪና! ጥቁር መኪና ነጭ አበባዎች እና ለስላሳ ጨርቆች ተደርጎበታል። ይህ ሁሉ የፍቅር ማስጌጫ በግራና በቀኝ በኩል ባሉ ነጭ መኪናዎች ፊትለፊት ሲታይ፣ ለደስታ ሰርግ መዘጋጀቱን የገልጻል።

ነጭና ቀይ ባህላዊ ልብስ የለበሱ ሴቶችና ወንዶች በመድረክ ላይ እየጨፈሩ አሉ። ከበስተጀርባ የባህል ሙዚቃ መሳሪያ የሚጫወቱ አሉ። ክብ ዣንጥላዎች በመድረኩ ላይ ተሰቅለዋል። ይህ ባህላዊ ዳንስ በኢትዮጵያ በየትኛው የበዓል ወቅት በብዛት ይከናወናል?

አቤት ሲያሳዝን! አስፈላጊ ዕቃዎች! የንፅህና መጠበቂያዎችና የሽንት ቤት ወረቀቶች በሱቅ መደርደሪያ ላይ ተደርድረዋል። የሴቶች የግል ንፅህና ምርቶች በጣም አስፈላጊ ናቸው። የጭንቀት ስሜትን ያስታግሳሉ። ሁሉም እንዲያገኙት መፈለግ ፍቅርን ይፈጥራል።

ጥቁር ልብስና ሰማያዊ ክራባት ያደረገ አንድ ሰው ከፊት ለፊት ተቀምጧል። ሰውዬው ጠረጴዛ ላይ እጆቹን አጣምሮ በማይክሮፎን ፊት ለፊት ተቀምጧል። ጭንቀትና ትኩረት የተሞላበት ገፅታ አለው። ከበስተጀርባው ደግሞ በነጭ እና ሰማያዊ ቀለም የተፃፉ ቃላቶች ይታወቃሉ።

ዋው! በጣም የሚገርም እና ውብ ባህላዊ ክብ ቤት ነው። ግድግዳው ከቀርከሃ የተሰራ ሲሆን፣ ጣሪያው ደግሞ በሳር ተሸፍኗል። ከኋላው ትላልቅ የእንሰት ተክሎች ነው።

ሰማያዊና ነጭ ቀለም ያለው ትልቅ ባቡር በአዲስ ባቡር ሐዲድ ላይ ወደ ፊት ሲጓዝ ይታያል። የባቡር ሐዲዱ በጠጠር ተዘርግቶ የተጠናቀቀ ሲሆን፣ የመሠረተ ልማት ዕድገት ተስፋን ይገልጻል። ከኋላው ደግሞ ኮረብታዎችና ደመናማ ሰማይ ይታያሉ፤ ይህም የጉዞ ስሜትን ይፈጥራል።

ብርቱካናማ ቲሸርት የለበሱ ወጣቶች በሩጫ ውድድር ላይ በግልጽ እየሮጡ ነው። ሦስቱ ወንዶች ቀዳሚ ሲሆኑ፣ ሌሎች ሯጮች ከኋላ አሉ። ከበስተጀርባ በግራ በኩል ጥንታዊ ጥቁር ግንብ አለ። ከፊት ለፊታቸው ደግሞ አረንጓዴ የመጨረሻ መስመር ቅስትና የዩኒሴፍ ባነሮች ተሰቅለዋል።

የሐበሻ ቀሚስና ጃኬት የለበሱ ሁለት ወጣት ሴቶች በታሪካዊ ስፍራ ላይ ቆመው በመደነቅ ስሜት እና በትኩረት ትክል ድንጋዩን እየተመለከቱ ነው። አረንጓዴው ሳርና ዛፎች የመረጋጋት ስሜት ሲሰጡ ሴቶቹ በደስታ ፈገግ እያሉ ነው።

ነጭ ጓንት ያደረጉ ሁለት እጆች፣ በሰው እግር ላይ በሕክምና ላይ ተጠምደዋል። የህክምና እቃ በእግሩ ላይተቀምጧል። በእቃው ውስጥ ጥቁር ቀይ የደም ነጠብጣቦች በእግሩ ጫፍ ላይ ተንጠባጥበዋል። የአሰራር ሂደቱ ላይ ያለው ትኩረትና ትክክለኛነት የጭንቀት ስሜትን ይፈጥራል።

በርካታ ቀሳውስት በደማቅ ቀለም በተጌጠ መድረክ ላይ ቆመዋል። መካከለኛው ክፍሎች በነጭና ወርቃማ ልብስ የተሸፈኑ ሲሆን፣ ብዙ አማኞች ነጭ ቆብ አድርገው ከፊት ተሰብስበዋል።

በጣም ተወዳጁ የቴሌቪዥን የፕሮግራም አቅራቢ የሆነው አስፋው መሸሻ ምስል ሲሆን በቅርብ ጊዜ በህይወት ያጣነው ተወዳጅ አርቲስት ነበር። በቅንነነቱ እና በጨዋታዎችን ተወዳጅነት ያገኜ አርቲስት ነው።

ወይ ጉድ ሲያሳዝን! ብዙ ሰዎች በቆሻሻ መሬት ላይ በጭንቀትና ፍርሃት ተቀምጠዋል። ፊታቸው የከባድ ውጥረት እና ሀዘን ምልክት አለው። ወታደራዊ ዩኒፎርም የለበሱ ሰዎች አስደንጋጭ ሁኔታን ይፈጥራሉ።

በርካታ ፈረሰኞች በደረቅ ሜዳ ላይ ሲሰለፉ፣ የኢትዮጵያ ሰንደቅ ዓላማዎችን በኩራት ያውለበልባሉ። በስተቀኝ በኩል ብዙ ተመልካቾች በዛፎች ስር ተቀምጠው ክብረ በዓሉን ይከታተላሉ።

በጥቁር አፈር ላይ ያሉት ወጣት ብሮኮሊ (ጎመን ዘር) እፅዋት በጤናማ አረንጓዴ ቅጠሎች ተሞልተዋል። ይህም የተሳካ እና ደስ የሚያሰኝ ምርት ለመሰብሰብ ተስፋንና እርካታን ያሳያል። የእርሻ ቦታው ለምነቱ በግልጽ ይንጸባረቃል።

ሰፋ ያለ ድፍርስ ወንዝ በሁለት ጥልቅ አረንጓዴ ገደላማ ኮረብታዎች መካከል እየፈሰሰ ይሄዳል፤ እንግዲያው፣ ወንዙና በዙሪያው ያለው ተራራማ መልክዓ ምድር በአገሪቱ ውስጥ ምን ያህል ሰፊና ውብ የሆነ የተፈጥሮ አድማስ ይፈጥራል?

ዋናው ትኩረት ባህላዊ የቡና አፈላል ሥነ ሥርዓት ላይ ነው። ሴትየዋ ፈገግ ብላ ከጥቁር ጀበና ቡና ወደ ትናንሽ ስኒዎች ታፈሳለች። የባህል ልብሷ አረንጓዴ፣ ቢጫና ሰማያዊ ቀለም አለው። በርካታ የቡና ስኒዎች በጠረጴዛው ላይ ተደርድረዋል።

ሲያስደንቅ! የጌታ ወይን ጠጅ ጠርሙስ ሲያምር! የጥቁሩ ጠርሙስ ንድፍ እንዴት ይማርካል! በላዩ ላይ ያለው የወርቃማ ምልክት ውበት ሲጨምር! የእትዮጵያ ወይን መሆኑ ፍቅርን ይፈጥራል! በእርግጥ የጥራት ምልክቱ እንዴት ይደነቃል! ለመቅመስ ሲያጓጓ!

ባህላዊ ነጭ ልብስ የለበሰችና ጥቁር ሻሽ የጠመጠመች ሴት በእምነትና በረጋ መንፈስ ቀና ብላ ትመለከታለች። በግራ ትከሻዋ ላይ የግራምጣ ጃንጥላ ይዛለች። የብር ጌጣጌጦች በአንገቷ ላይ ተንጠልጥለዋል። ይህ አቀራረብ የባህል ኩራትና የዕድሜ ክብርን ይገልጻል።

ልጆች በውሃ ላይ ሆነው ከቀርቀሃ በተሠሩ ባህላዊ ጀልባዎች በትጋትና በደስታ እየተንቀሳቀሱ ነው። በቆመችው ልጅ እጅ ትንሽ የፕላስቲክ ጠርሙስ ሲኖር፣ ዳር ላይ ባሉ ረጃጅም ሳሮች የተነሳ የሰላም ስሜት ይስተዋላል።

የከተማ ጎዳና ላይ አንድ ወጣት በሁለት ትላልቅ ጋሪዎች ላይ ብዙ የበሰለ ቢጫ ሙዝ ይዞ ለሽያጭ ቆሟል። በተጨናነቀው መንገድ መኪኖች ሲሄዱ፣ አንዲት ባህላዊ የሐበሻ ልብስ የለበሰች ሴት ሙዙን አልፋ ትሄዳለች። የሙዙ ዋጋ በኪሎ ስንት ብር ይሆን?

አንዲት ሴት በጠቆረ ልብስና ቀይ ባርኔጣ ለብሳ ከኋላዋ ሆና ትታያለች፤ በሁለት እጆቿ የእግር ጉዞ ዘንግ ከፍ አድርጋ በሰፊው አረንጓዴ ሜዳ ላይ ቆማለች። ከበስተጀርባዋ ሰፊ፣ ኮረብታማና ደመናማ የተራራ ሰንሰለት ሲታይ፣ ወደ ይት እየተጓዘች የመስላችኋል?

ዋው ሲያስደስት! ብዙ ተመራቂዎች በሰማያዊ ወንበሮች ላይ ተቀምጠው አሉ። ሁሉም ቀይና ጥቁር የልዩ ምረቃ ልብስና ኮፍያ ለብሰዋል። አብዛኞቹ የፊት ጭንብል አድርገዋል። የትምህርት ጥግ ሲያምር!

ሁለት ሴት አትሌቶች መሰናክል ሲዘሉ በጣም የሚደንቅ ትዕይንት ነው። የጉልበታቸው አቀማመጥ እጅግ በጣም ጥሩ ነው። የሩጫው ፍጥነት እና ጥረት ደስታን እና ስፖርታዊ ፍቅርን የገልጻል። ውብ ውድድር!

በኮረብታማና ተዳፋት በሆነ መሬት ላይ በርካታ እርከኖች ተሰርተዋል። የእርሻ ቦታዎቹ ቀይ፣ ቡናማና አረንጓዴ ቀለም አላቸው፣ ለአፈሩ የመሸርሸር አደጋን ለመቀነስ እርከኑ ትልቅ ሚናን ይጫወታል፤ በዚህ መሬት ላይ ያለው እርሻ ምን ዓይነት አዝመራ ሊሆን ይችላል?

በጥቁር እና በቀይ ቅርንጫፎች ላይ ደማቅ አረንጓዴ እና ቢጫ ቀለም ያለው ወፍራም ፀጉር ያላት ቡጅሪጋር የምትባል የወፍ ዝርያ ተቀምጣለች። የሚያምሩ ቀለማት ያላት ይህች ወፍ ደስታንና በተፈጥሮ ውበት መደነቅን ታንፀባርቃለች።

ብዙ ቅርፅ ያለው የብረት አክሊል በወርቃማ ቀለም ተቀርጾ በቀይ ትራስ ላይ ተቀምጧል። በአክሊሉ ፊት ላይ የቅዱሳን ምስሎች በግልጽ ተቀርጽዋል፣ ከታች ደግሞ የእመቤታችን ምስልና የኢትዮጵያ ባንዲራ አለ፤ ይህ ጥንታዊ አክሊል ምን ዓይነት ታሪካዊ ፋይዳ ሊኖረው ይችላል?

ይህ ጥቁርና ነጭ ምስል በባህላዊና ዘመናዊ ልብሶች የተዋቡ ብዙ ሰዎችን ያሳያል። ሕዝቡ በፍቅር ተሰብስቦ በትኩረት ሲንቀሳቀስ ይታያል፤ ይህም የጋራ ደስታ ወይም የዝግጅት ስሜትን ያንፀባርቃል። ከፊት ያሉት ሴቶች በነጭ ልብስና በሻሽ ተጠቅልለው የዘመናትን ፍላጎት እና መደነቅን ያስተላልፋሉ።

ከፊሉ ባዶ የሆኑ ስድስት ሐበሻ ኮልድ ጎልድ ቢራ ጠርሙሶች ቡናማ ጠረጴዛ ላይ ተቀምጠዋል። ከጠርሙሶቹ አጠገብ በጠርዙ ብቻ የሚታዩ ሁለት ብርጭቆዎች አሉ፤ አንደኛው ውስጥ ቢራ እና አረፋ ይገኛል። ጠርሙሶቹ የተለያየ አቅጣጫ ይዘው በአንድ ላይ በቅርበት ተቀምጠዋል።

አረንጓዴው የዊቻት አርማ በደስታ መልዕክት የሚለዋወጡ ሁለት ነጭ የንግግር ምልክቶችን አሉ። እነዚህ የንግግር ቅርጾች ሰዎችን በፍጥነትና በቀላሉ የሚያገናኝ በመሆኑ ደስታን ይፈጥራሉ። አርማው የቴክኖሎጂ እድገትን ነው።

ፀሐያማ በሆነ ቀን አንድ ሰው በሰማያዊ ሰማይ ስር ከተገለበጠ ብረት ድስት ብዙ ድንች ወደሚገኝበት ትልቅ ክምር ይጨምራል። የድንቹ ቀለሞች በአብዛኛው ቢጫማ ናቸው፤ የድንቹ ምርት የሚካሄደው የትኛው ወቅት ላይ ይመስላል?

አንዲት ሴት የባህል ልብስ ለብሳ፣ መስቀል ያለበት የአንገት ሐብል አድርጋ እየዘፈነች ነው። እጇን በደረቷ ላይ ጭና ትመለከታለች። ይህ ስሜታዊ አገላለጽ ፍቅርንና ደስታን እንዲሁም መደነቅን ይገልጻል።

ሲያምር! ውቢቷ ሴት ነጭ ቀሚስ ለብሳ ያስደንቃል። የወርቅ ጥልፎቹ ውበት ጨምረዋል። ለስላሳ ፈገግታዋ ፍቅር ያሳያል። በጣም ደስ የሚል እና ማራኪ ልብስ ነው። እንደዚህ አይነት ልብስ ያጓጓል። አስደሳች ነው።

በዚህ ምስል ውስጥ በአሰላሰል ልብስ የተለበሰ ሰው በውጭ አካባቢ ቆመው ታይቷል። የሰራዊት አቀማመጥ እና የመለያ ምልክት የትክክለኛነትን እና የአገር አገልግሎት ስሜትን ያሳያል።

ግንባታው ሳይጠናቀቅ በድካም ሰራተኞች ተጨናንቋል። ሰማያዊና ነጭ ኮንክሪት ባልተስተካከለ መንገድ ተቀምጧል። ግዙፉ የሕንፃ ግንባታ ሥራ በከፍተኛ ፀሐይ ስር ከፍተኛ ድካምና ብስጭትን ይገልጻል። ወጣቱ ግን የፎቶውን ግርማ ያደምቃል።

በውስጥ በኩል፣ በብዙ ረድፎች የተዘረጉ ትናንሽ አረንጓዴ ተክሎች በጥቁር የፕላስቲክ ሽፋኖች ላይ ተክለዋል። መሬቱ ቀይና አፈርማ ሲሆን፣ የብረት ምሰሶዎች ግልጽ የሆነውን ጣሪያ ይዘዋል። ይህ ዓይነቱ የግሪን ሃውስ እርሻ ለምን ዓይነት የአየር ንብረት ክልሎች ይመረጣል?

ይህ ልጅ ተፈጥሯዊ ጥቁር ፀጉሯን ከኋላ በኩል በተስተካከሉ ሁለት ጉንጉኖች አስራለች። ከጉንጉኖቹ አንደኛው በልብ ቅርጽ ተከፍሎ ተሰርቷል፤ ሁለቱ የፊት ለፊት ጥምጥሞች ጫፍ ላይ ግልጽ የሆኑ ዶቃዎች አሏቸው። ይህ ቆንጆና ውስብስብ የፀጉር አሠራር ለመስራት ምን ያህል ጊዜ ወስዷል?

በረሃማና ፀሐያማ በሆነ ሜዳ ላይ ሁለት ጭነት የተጫኑ አህዮች በግራ በኩል ካለው ዛፍ ሥር ቆመዋል። በስተጀርባ ብር ቀለም ያለው አውሮፕላን ቆሟል፤ ሰዎች ከእርሱ ሲወጡም ይታያል። መልክአ ምድሩ ደረቅ፣ ፀጥታ የሰፈነበትና የድሮ የትራንስፖርት ሥርዓትን የሚያሳይ ነው።

ማስታወቂያው ለ2017 ዓ.ም. የተመረጡ የዲግሪ የትምህርት ዘርፎችን ይዘረዝራል፤ እነዚህም አካውንቲንግ፣ ኮምፒዩተር ሳይንስ፣ ኢኮኖሚክስ እና ማኔጅመንትን ያካትታሉ። ከዚህ በተጨማሪ በሰነዱ የቀረቡት የምዝገባ መስፈርቶችና አድራሻ ዝርዝሮች ምንድን ናቸው?

በትንሽ ሱቅ ውስጥ የተለያዩ ባህላዊ የኢትዮጵያ ልብሶች ለሽያጭ ቀርበዋል። በግድግዳው ላይ ነጭ፣ ሰማያዊና ወርቃማ ቀለም ያላቸው የሀገርኛ ልብሶች ተንጠልጥለዋል። አ

በጣም ደስ ይላል! ብዙ ምእመናን በነጭ ልብስ ደምቀው በፍቅር ለሃይማኖታዊ ስነ-ሥርዓት ተሰብስበዋል። የሰቀለው የኢየሱስ መስቀል መንፈሳዊነትን ያጎላል። ብዙዎቹ ዣንጥላ ይዘው የቆሙት መልካም የጋራ ጊዜ ነው።

ቢጫ ቀለም ያለው ትልቅ የነዳጅ ጫኝ አይቬኮ መኪና በረጅም ተራ ሰልፍ ይመራል። የጭነት መኪኖቹ አቧራማ በሆነ መንገድ ላይ ከባድ የሥራና የብስጭት ስሜት አለው።

ለፊት የእንፋሎት ህክምና የሚሆን ነጭ ማሽን በግንባር ቀደምትነት፣ ከላይ በኩል ወይንጠጅ ቀለም ያለው ግልጽ መሸፈኛ አለው፣ ከሱ ጎን ደግሞ ሁለት ተጨማሪ ክፍሎች አሉ። ገመድና መሰኪያ ያለው መሳሪያ ለግል ጤና እንክብካቤ ያለውን ፍላጎት ያሳያል።

በለምለም አረንጓዴ ሜዳ ላይ አንድ ቡናማ ፈረስ በሰላም ሲግጥ ደስ ይላል። በስተጀርባ ጥቅጥቅ ያለ ደንና ተራሮች የሚታዩ ሲሆን፣ ደመናማ ሰማይ የጭንቀት ስሜትን ይፈጥራል።

አንድ ሰው ጥቁር ቀለም ያለው ረዥም የምረቃ ካባ ለብሷል። ካባው በቀይ ቀለም በተሠራ ሰፊ ቀጥ ያለ ቬልቬት ግርፋት ያጌጠ ሲሆን፣ የትከሻው ክፍል ቀይና አረንጓዴ ቀለም አለው።

በኮምፒዩተር ስክሪን አናት ላይ በርካታ የሎጂቴክ የድር ካሜራዎች በተለያዩ ቅርጾችና መጠኖች ተሰልፈው ተቀምጠዋል። ይህ የካሜራዎች ብዛት ለቴክኖሎጂ ያለውን መደነቅ እና የምርመራን ፍላጎት ያሳያል።

አዲስ ጥቁር ኮንቨርስ ስኒከር ጫማዎች በነጭ ፊታቸው እና ነጭ ማሰሪያዎቻቸው በሳጥኑ ላይ ጎልተው ተቀምጠዋል። የጫማዎቹ ጥራትና ንጽህና ለእይታ በጣም ሳቢና ማራኪ ነው። ይህ እይታ ከፋሽን ጋር የተያያዘውን ኩራትና ለአዲስ ነገር ያለን መደነቅን ይገልጻል።

አረንጓዴ እና ቀይ ማሸጊያ ያላቸው ብዙ 'ውሽ ውሽ' እና 'ቶሲኝ' ሻይ ከረጢቶች በአንድ ላይ ተደርድረዋል። ይህ የተትረፈረፈ ምርት የእርካታን እና የደስታን ስሜት ያንጸባርቃል።

መካከለኛ ዕድሜ ያለው ሰው ጥቁር ልብስ ለብሶ፣ ነጭ ወንበር ላይ ተቀምጧል። ማይክራፎኑን በእጁ ይዞ በንቃት እየተናገረ ነው። በንግግሩ ወቅት ተናጋሪው ለመልእክቱ ልዩ ትኩረት ይሰጣል።

ዋው ሲያስደንቅ! የንጉሡ ምስል እንዴት ይማርካል! የራስጌው ዘውድ ሲያበራ! ፂም ያለው ፊቱ እንዴት ይደነቃል! ሐውልቱ ለታሪክ ፍቅርን ይፈጥራል! ዙሪያው ባሉ ዛፎች መከበቡ ሲያስደስት! በእርግጥ የትውፊቱ አክብሮት እንዴት ይገርማል! ሲያሳዝን! ኩራት!

በዚህ ምትሃታዊ ሥዕል ላይ ፂሙ ረዥም የሆነ ቅዱስ ሰው እጆቹን ዘርግቶ ቆሟል። ሰውዬው ረዣዥም የላባ አይነት ልብስ ለብሶ በቀኝ እጁ መስቀልና በግራ እጁ ዶቃ ይዟል። ከእግሩ ስር ሦስት አንበሶችና ሦስት ነብሮች ይታያሉ።

አንድ ወንድና ሴት ነጭ ዘመናዊ ባህላዊ ልብሶች ለብሰው በቀይ ምንጣፍ መሰል ቦታ እየተራመዱ ነው። በዙሪያቸው ብዙ ተመልካቾች አሉ። ከበስተጀርባ ሌሎች ሰዎችም ነጭ ልብስ ለብሰዋል። ሁለቱ ሞዴሎች ወደ ፊት እየገሰገሱ ነው። እነዚህ ዘመናዊ ባህላዊ አልባሳትየየትኛው ብሔረሰብ መነሻ ያላቸው ናቸው?

አንድ መካከለኛ እድሜ ያለው ሰው ጥቁር ልብስ እና ቀይ ክራባት አድርጎ ንግግር ሲያደርግ ይታያል። ሰውዬው ዓይነ-መነጸር ያደረገ ሲሆን፣ በቁም ነገር እና በትኩረት ንግግሩን እየተናገረ ነው። ከበስተጀርባው አረንጓዴ የእብነ በረድ ግድግዳ አለ።

ቡናማ የእንጨት ፍሬም ያለው ጥግ ላይ የተቀመጠ የመስታወት ቪትሪና ዕቃ ማስቀመጫ ይገኛል። በመደርደሪያዎቹ ላይ ነጭ የሸክላ ሻይ ማቅረቢያ፣ መጠጦች እና ጥንታዊ ወርቃማ ምስል ያረፈበት ፍሬም ተቀምጠዋል። የዕቃዎቹ በሥርዓት መደርደር የባለቤቱን የጥራት ደረጃ አድናቆትና ደስታ ይገልጻል።

በነጭ ሸራ ስር የተዘጋጀው የሚያምር ዳስ የደስታና የፍቅር ስሜትን ያንፀባርቃል። የዋዛ ወርቃማ ወንበሮች፣ ነጭ የአበባ ቅስቶች እና አረንጓዴ ምንጣፍ የሠርጉን ድምቀት ያሳያሉ።

በአንድ ግቢ ውስጥ ሦስት ነጭ መኪኖች የቆሙ ሲሆን፣ የሁሉም መኪኖች ላይ የቀይ መስቀል ምልክት አለ። በቅርብ ያለችው መኪና መከለያ ላይ "ኢንተርናሺናል" የሚል ጽሑፍ በግልጽ አለ፤ ዙሪያውንም የደረቁና አረንጓዴ ዛፎች አሉ።

አዲስ ነጭ የንፋስ ተርባይን ግንባታ ላይ ሲሆን፣ አንዱ ተርባይን ቆሞ ይታያል። ረዥም ክሬን እና ቀይ መኪና ከ ጫካ ዳርቻ ላይ የ ተርባይኑን ክንፍ ሲያነሱ ይታያል። ትዕይንቱ የ ንፁህ ኃይል ልማትን ያመለክታል።

ቢጫና ሰማያዊው የቢክ ብዕር ካርቶንና ስድስት የብዕር ዘለላዎች አሉ። ይህ የፅህፈት መሳሪያ ክምችት፣ የመደነቅና የሥርዓት ስሜት ይሰጣል። ብዕሮቹ ጥቁር ገላና ሰማያዊ መክደኛ አላቸው።

በትልቅ የእንጨት መቁረጫ ላይ በቢጫና ብርቱካንማ ቀለም የሚታየው በሁለት የተከፈለ ፓፓያ ነው። በፓፓያው ውስጥ ጥቁር የዘር ፍሬዎች ሲታዩ፣ ከሱ አጠገብ የተቆራረጡ ቢጫ ማንጎዎች፣ አቮካዶዎችና የሎሚ ፍሬዎች ተቀምጠዋል፤ በፓፓያው ላይ ማንኪያ የሚታየው ለምንድን ነው?

አረንጓዴ፣ ቢጫና ቀይ ባንዲራ መሃል ላይ ጥንታዊ አርማ አለ። ሁለት መልአኮች የመስቀል ቅርጽ ያለው የልዑላን በትር በፍቅር ይዘዋል። የዘላለም አክሊል ከላይ ተቀምጦ፣ በአክብሮትና በመደነቅ ታሪኩን ይመለከታል።

የ"ኤፍ.ኤስ. ወርልድ ታይክዋን-ዶ ክለብ" የማስታወቂያ ባነር ያሳያል። ባነሩ ላይ ብዙ ሰዎች የታይክዋንዶን ስልጠና ሲሰጡ በተለያዩ የትግል እንቅስቃሴዎች ውስጥ ይታያሉ፤ ሁሉም የትግል ዩኒፎርም ለብሰዋል። የማስታወቂያው ጽሑፎች የስልጠና ሰዓትና ስልክ ቁጥር የያዙት ይህ ክለብ ስንት ሰዎችን ለማሠልጠን ያለመ ነው?

ሁለት ፈረሶች በከተማ መንገድ ላይ ለጉዞ ዝግጁ ሆነዋል። ጥቁሩ ፈረስ የኢትዮጵያን አንበሳ ምልክት ያለበት ደማቅና ባለቀለም ኮርቻ ተጭኗል፤ ይህም የፍቅርንና የደስታን ስሜት ይፈጥራል። ሁለቱም ፈረሶች የተረጋጉ ቢመስሉም፣ ከባድ የጉዞ ሸክም በመጠበቃቸው የተነሳ ጭንቀት ያለባቸው ይመስላሉ።

የአካባቢው ብሬት የሚመስሉ በርካታ ትልልቅ በሬዎች ቆመዋል። እንስሳቱ ጥሩ ጡንቻ ያላቸው ሲሆኑ፣ ቆዳቸው ቡናማ እና ቀይ መልክ አለው። ከበስተጀርባ በእንጨት የተሰራ የከብቶች ማሰሪያ ይገኛል። የደረቁ የአፈር አካባቢ ይሰፍናል። ለኢትዮጵያ ገበሬዎች እነዚህ የቤት እንስሳት ዋነኛ ጠቀሜታ ምን ነበር?

ዋው! ሰማያዊው ግንብ በእንጨት በድንቅ ሁኔታ ታንጿል። ግንባታው ትልቅ ጥረትና ትዕግስት ያሳያል። የሽቦዎቹ መተላለፍ ትንሽ ጭንቀትን ቢፈጥርም፣ አጨራረሱ መደነቅን ያመጣል።

ሶስት የፔፕሲ ጠርሙሶች ተሰባጥረው ሎጎውን ከላይ ደግፈዋል። ስምንት ዘመናዊ መኪናዎች በደማቅ ሰማያዊው ዳራ ሥር ተሰድረዋል። የማስታወቂያው ደስታና ሽልማቱ መብዛቱ ሰዎችን በሚገርም ሁኔታ ይስባል።

ጥምቀት በኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ ዓበይት በዓላት አንዱ ነው። ጥምቀት ካህናቱ ልብሰ ተክህኖ ለብሰው ምእመኑም ነጭ ልብስ ለብሰው ሁሉም በጋራ ተሰባስበው በወንዞች ወይንም በሀይቆች አካባቢ የሚያከብሩት ስርዓት ነው።

በሱቅ መደርደሪያዎች ላይ የተለያየ ዓይነት የንጽህና መጠበቂያ ዕቃዎች በትኩረት ተደርድረዋል። ሮዝ ቀለሞች ያላቸው የሴቶች ንጽሕና መጠበቂያዎችና የሽንት ቤት የወረቀት ሳጥኖች በብዛት ይስተዋላሉ። ይህ ምስል የንግድ ትጋትን እና ድርጅታዊ አቀራረብን ይገልጻል።

ይህ ምስል የሪፖርተር ጋዜጣን የፊት ገጽ ያሳያል። መሃል ላይ አንድ ሰው ልብስና ክራባት አድርጎ ቀና ብሎ ይመለከታል፤ አርዕስተ ዜናዎችና ጽሑፎች ዙሪያውን ሞልተዋል። ከታች ጥያቄ እና የሰዎች ስብሰባ ፎቶግራፎች ተካተዋል።

ወይ ጉድ! ሲያስደስት! ሙቅ ቡና ወደ ጥቁር የሸክላ ጀበና ሲፈስ ያማልላል። ከጀበናው የሚወጣው እንፋሎት ሲያስደነቅ! መዓዛው በጣም ጣፋጭ ይመስላል። እንዴት ያለ ደስ የሚል የመጠጥ ዝግጅት ነው! ፍቅርን የሚያንጸባርቅ! ይህ ያረጋጋል!

ይህ ረግረጋማ የሆነ አካባቢ ውስጥ የተሠራ ትንሽ ሐይቅ ነው። ሐይቁ በአረንጓዴና ቢጫ ረዣዥም የውሃ አረሞች ተከቧል። ውሃው ሰማያዊ ሆኖ ሰዎች በውሃው ዳርቻ ቆመዋል። ከበስተጀርባ ሰፊ ጠፍጣፋ መሬትና ሩቅ ላይ የተራራ ቅርጽ አለ። ቦታው እጅግ ተፈጥሯዊ ነው።

ረጃጅም ቢጫ የሳር ሜዳዎች ከፊት ለፊት በመረጋጋትና በስፋት ይታያሉ። ከበስተጀርባ በተራሮች መካከል በጥልቅ የተቆረጡ አረንጓዴ ሸለቆዎች የሰላምና የተፈጥሮ ውበት ስሜት ይሰጣሉ።

ይሄ ሲያስደነግጥ! የተዘጋ የንግድ ህንፃ ውጫዊ እይታ በጠራራ ፀሐይ ብርሃን ቀርቧል። የጡብ ግድግዳዎችና በሮች በተንቀሳቃሽ መጋረጃዎች ተዘግተዋል። በአካባቢው ደግሞ ኮንክሪት መሬት ይታያል። የቤቱ አሰራር ያምር። ሲያረጋጋ! ንብረቱ አስተማማኝ ሆኖ ተጠብቆ ይቆያል።

ሁለት ሴቶች የፍራፍሬ መሸጫ ሱቅ ውስጥ አሉ። አንደኛዋ ኮፍያ አድርጋ ሲሆን፣ ሌላኛዋ ሮዝ ሂጃብ ለብሳለች። ሴትየዋ የሙዝ፣ ማንጎና አቮካዶ ቅልቅል በሰሀን ይዛ ሻጩዋን በፈገግታ ታያለች። ሙዝ እና አናናስ በገመድ ተሰቅለዋል።

አስራ አምስት የሚያብረቀርቁ የጆሮ ጌጦች በአንድ ካርድ ላይ ተሰክተዋል። በግልጽ በሚታይ ሁኔታ ሰማያዊ ዝሆንና ዓሳ ትኩረት ይስባሉ። የአበባ፣ የቅጠልና የእንቁ ዲዛይኖች በፍቅር ተደርድረዋል። ልዩ ልዩነታቸው በመደነቅ ይገልጻል።

በአንድ ከተማ መንገድ ዳር ሰዎች በፍጥነት ሲሮጡ ይታያሉ። ከበስተጀርባ በጣም ጥቁርና ጥቅጥቅ ያለ ጭስ ወደ ሰማይ እየወጣ ሲሆን፤ በመንገዱ ላይ የኤሌክትሪክ ምሰሶዎችና የመንገድ መብራቶች በአጽንዖት ይስተዋላል። ይሄ አስፈሪ ጭስ የሚያሳየው ክስተት ምን ዓይነት አደጋ ሊሆን ይችላል?

እንጆሪዎች በእንጨት ሣጥን ውስጥ ተከማችተዋል። እንጆሪዎቹ ደማቅ ቀይ ቀለም አላቸው እና አረንጓዴ ቅጠሎች አሏቸው። በስተጀርባ ረጅም ረድፍ ያለው የእንጆሪ እርሻ በደበዘዘ መልክ ይስተዋላል። ሣጥኑ በእርሻው መሃል ተይዞ ይታያል። እንጆሪዎችን በኢትዮጵያ በብዛት የሚያመርቱት የትኞቹ ክልሎች ናቸው?

እረ ሲያስጨንቅ! ጌታቸው ረዳ ንግግር ሲያደርግና የተሰበሰበው ብዙ ሰው አለ። ንግግሩ ከጀርባው ከሚታየው ትልቅ ህዝብ ጭንቀትና ሀሳብ ጋር ተደምሮ ጠንካራ ስሜት ይፈጥራል። አስቸኳይ መልዕክት ነው።

ዋው! እጅግ በጣም ጥሩ እና የሚያምር መከር! በቀጥታ ከተሰበሰበው የፒች ፍሬዎች ጋር ሙሉ ቅርጫት አለ። ብዙ ፍሬዎች አሁንም በቅርንጫፎች ላይ ተንጠልጥለዋል። ወለሉ ላይ የተቀመጠው የሽመና ቅርጫት በዙሪያው ባሉ ጥቁር አረንጓዴ ቅጠሎችና ቅርንጫፎች ተከቧል።

በእጅ የተያዘ ነጭ የቡና ሲኒ በደማቅ ባሕላዊ ቀለማትና ንድፎች በመደነቅ ያጌጠ ነው። በሲኒው አናት ዙሪያ ቢጫ፣ ቀይ፣ ሰማያዊና አረንጓዴ አልማዝ ቅርጽ ያላቸው ጌጣጌጦች አሉ። ከበስተጀርባው ብዙ ተመሳሳይ የሻይ ማንኪያ ሳህኖች ተደራርበው ይታያሉ።

ሰማያዊ አንገትና ጭንቅላት ያለው ጅግራ አረንጓዴና ወርቃማ ቀለም ያለውን ላባውን ዘርግቷል። ላባው ላይ ብዙ ሰማያዊና አረንጓዴ ዓይን የሚመስሉ ቅርጾች አሉ። ግርማ ሞገስ ያለው ውበትና የኩራት ስሜት ይንጸባረቃል።

የደረሱ ብዙ አረንጓዴ የአቮካዶ ፍሬዎች ሁለት ትላልቅ የእንጨት ሳጥኖችን ሞልተዋል፡። የፊት ለፊቱ ሳጥን ከአቮካዶዎቹ ብዛት የተነሳ ሞልቶ ሲታይ ከኋላው ያለው ደግሞ ትንሽ ዝቅ ብሎ ብሏል። የአቮካዶዎቹ ቀለም ጥቁር አረንጓዴ ሲሆን የተወሰኑት ደግሞ ጠቆር ያሉ ናቸው፡።

የኢትዮጵያ ባለሶስት ቀለም ባንዲራ በሰማይ ላይ በኩራት ይውለበለባል። አረንጓዴ፣ ቢጫና ቀይ ያሉት ቀለሞች በመሃሉ ላይ የሰማያዊ ክብና የኮከብ ምልክት አሏቸው። በስተጀርባ በነጭ ደመና የተሞላ ሰማያዊ ሰማይ ይታያል። ይህ ውበትና የሀገር ፍቅር ስሜት ከፍተኛ ደስታን ይፈጥራል።

አምስት ትላልቅ ቡናማ ቅጠሎች በኮከብ ቅርጽ ተደረድረው በነጭ ዳራ ላይ አሉ። ቅጠሎቹ ከዘንባባ ዛፍ የተወሰዱ ይመስላሉ፤ እያንዳንዳቸው ቀጭን ዘንጎች አሏቸው። ታዲያ እነዚህ ቅጠሎች በየትኛው ባሕላዊ ማስጌጫ ሥራ ላይ ይውላሉ?

ረዣዥም ዛፎች ባለበት አረንጓዴ ሜዳ ላይ በርካታ ሰዎች ተሰብስበው ባህላዊ ጭፈራ ሲያቀርቡ ይታያል። ሴቶቹ ነጭ ልብስ ለብሰው አረንጓዴ ሣር መሰል ቀሚሳቸው ላይ አስረዋል፤ ወንዶቹ ደግሞ ነጭ ነጠብጣብ ያላቸው አረንጓዴ ልብሶችን ለብሰዋል።

ሜጀር ጄኔራል ብርሃኑ ጁላ የተባለው ወታደራዊ መኮንን ዩኒፎርም ለበሶ ከበስተጀርባው የኢትዮጵያ ሰንደቅ ዓላማዎች በስተፊት በብርቱ ትኩረት እና በራስ መተማመን ሲናገር ብስጭት የሌለበትን ጥንካሬውን ያሳያል።

ሰፋ ባለ አዳራሽ ውስጥ፣ አንድ ሰው ነጭ ትንበያ ማያ ገጽ ፊት ለፊት ቆሞ ለብዙ ታዳሚዎች ማብራሪያ ይሰጣል። ሰዎች በሁለት ረዣዥም ጠረጴዛዎች ዙሪያ ተቀምጠው ስብሰባውን ይከታተላሉ። በታችኛው ጥግ ላይ አንዲት ሴት ዜና የምታቀርብበት ትንሽ መስኮት አለ።

በደረቅ ጥቁር አፈር ላይ ባለ የግመል ግልገል ጭነት ተሸክሞ ሣር ሲግጥ ይታያል። ከግመሉ ጀርባ በገለባና በጥቁር ድንጋይ የተገነቡ ትናንሽ ጎጆዎች ተሰልፈዋል። አካባቢው በትንሽ ቢጫና አረንጓዴ ቁጥቋጦዎች ተሸፍኖ ይታያል።

ከጀርባው በነጭ መጋረጃዎች ያጌጠ የሠርግ መድረክ ነው። መካከሉ ላይ ነጭ ሶፋ ሲታይ ከኋላው በሮዝ፣ ነጭና ወይን ጠጅ አበባዎች ያጌጠ ትልቅ የአበባ ቅስት አለ። አጠቃላይ ምስሉ የፍቅር እና የደስታ ስሜትን ያንጸባርቃል።

በሱቅ መደርደሪያ ላይ፣ "ዳና" የሚል ስያሜ ያለው ነጭ ሩዝ በፕላስቲክ ማሸጊያ ውስጥ በብዛት ተደርድሮ ይታያል፤ እንግዲያው፣ ከላይ ያሉት የወተት ዱቄቶች እና ሌሎች ዕቃዎች መገኘት ይህ ማሸጊያ የእለት ፍጆታ ሸቀጣ ሸቀጥ መሆኑን በግልጽ ያሳያልን?

ረጅም ቡናማ የአፈር ረድፎች በጎርፍ የተጥለቀለቀ የእርሻ መሬት ላይ ተዘርግተዋል። በረድፎቹ መካከል ያለው ቦታ በጭቃና በፈሳሽ ተሸፍኗል። የአፈሩ ጠቆር ያለ ቀለም ከብርሃን ጭቃማ ውሃ ጋር ይዋሃዳል። እርሻው ለማረስ ተዘጋጅቷል፤ በሩቅ ጥቂት ሰዎች ይታያሉ።

በፍጹም አስደናቂ! ይህች ቆንጆ ሴት በዘመናዊ ባህላዊ ልብስ ውስጥ ሆና በፈገግታ ትማርካለች! ጥቁር ፀጉሯ፣ ነጭ ቀሚሷ እና የጌጣጌጥ ጥልፍዋ በእውነትም ውበት ናቸው!

እረ! ይህ ብዙ ሕዝብ ቁጭ ብሎ ሲያስፈራ! የሰዎቹ የድካም እና የሀዘን ስሜት ከባድ ነው። በፀሀይ ላይ ተቀምጠው አሉ ። በስተጀርባ የተሰቀሉ ሰንደቅ ዓላማዎች አሉ ። የሕዝቡ ብዛት ጭንቀትን ይጨምራል።

ጥልቀት ባለው ቡናማ የድንጋይ ግድግዳ ፊት ለፊት በባህላዊ ነጭ ልብስና ሻሽ የተጠቀለሉ ወንዶች ተቀምጠዋል። ከመካከላቸው አንዱ ቢጫ ልብስና ጥቁር ኮፍያ አድርጎ መጽሐፍ ያነባል፤ የተቀሩትም መጽሐፎቻቸውን እያነበቡ ነው፤ እነዚህ ሰዎች የየትኛው ሃይማኖት ተከታዮች ሊሆኑ ይችላሉ?

የሮዝማ ቀይ አበባዎች በአረንጓዴ ቅጠሎቹ መሃል በብዛት ሁነው ሲያምሩ!!። ትንንሽ ነጭ ማዕከሎቻቸው ውበታቸውን ይጨምራሉ ። ዋው ሲያምር ! ደስ የሚያሰኝ የተፈጥሮ ውበት ነው።

በተራራማ ቦታ ላይ የመሬት መሸርሸርን ለመከላከል የተገነቡት እነዚህ ሰፊ እርከኖች አስፈላጊ የግብርና ተግባር ናቸው። ይህ ዓይነቱ የመሬት ጥበቃ ሥራ በአንድ በኩል የአፈር ለምነትንና የሰብል ምርትን ሲያረጋግጥ በሌላ በኩል የአካባቢ ጥበቃ ሚዛንን ለመጠበቅ ምን ያህል ይረዳል?

አቤት የቅንጦት መኖሪያ! እነዚህ በጣሪያቸው ቀይ ቆርቆሮ የተገጠሙ ቤቶች! በታላቅ የከተማ ዕቅድ ተገንብተዋል። በዛፍና በሣር የተከበበ ውብ አካባቢ! ለቤተሰብ ፍጹም የሆነ የቅንጦት መንደር!

ወይኔ ሲያምር! የተለያዩ ምስሎች እየተደጋገሙ በአንድ ጥያቄ ቀረቡ። የዩኒቨርሲቲ አርማ፣ የቢራ ጠርሙሶች፣ የፍራፍሬ መድገም ሲያስገርም! በርካታ ምርጥ የስሜት መግለጫ አጋጣሚዎች! ሲያስደንቅ! የታየው ልዩነት ትኩረት ይስባል።

ወይኔ! ይህ ምን ያህል ትኩስና ድንቅ ዝንጅብል ነው! ከግንዱ ጋር ሙሉ በሙሉ፣ በጥሩ ቅርጫት ውስጥ! ለጤና ተስማሚ የሆነው ይህ ሥር ያለበት ምግብ ምንኛ ጥሩ ነው!

ኦህ፣ ምንኛ ያምራል! እነዚህ አራት የከንፈር ቀለም አይነቶች በጣም ግሩም ናቸው! ከቀይ እስከ ሮዝ ያሉት ቀለሞች! ሴት ልጅ ሁሉ ሊኖራት የሚገባ የፍቅር ስጦታ!

በደማቅ ብርሃን ሥር ባሕላዊ ነጭ ልብስ የለበሰች ወጣት ሴት በደስታ ፈገግ ብላ ትታያለች። በቀለማት ያሸበረቀ ሸማ እና የብር ጌጣጌጦች የኩራትና የንቃት ስሜትን ያንጸባርቃሉ።

በዚህ ምስል ውስጥ ተማሪዎች በአንድ ክፍል ውስጥ ተቀምጠው በደስታ እና በተሳትፎ ተሳትፈው ታይተዋል። ክፍሉ በሰማያዊ ቅርጽ ተሸፈነ ሲሆን፣ መስኮቶቹ በተፈጥሮ ብርሃን ይበራሉ። ተማሪዎቹ በተመሳሳይ መልበስ ተለብጠው በመዝገቦች እና በመፅሀፍት በትክክል ተሳትፈዋል።

ጥቁር ሰማያዊ ሱፍ የለበሰና ቀይ ክራባት ያደረገ አንድ ባለስልጣን በመድረክ ላይ በትኩረትንግግር ያደርጋል። በንግግሩ ላይ ያለው ፍቅርና ቁርጠኝነት ከፊት ለፊቱ በተደረደሩ ማይኮች በኩል ይታወቃል። ከጀርባው የድርጅት ስያሜዎች አሉ።

ወይ ጉድ ሲያስደንቅ! ሁለት ሰዎች የበቆሎ ክምር አጠገብ በእርምጃ ላይ ናቸው። አንዱ ሰው ገለባውን ወደ ሰማይ ሲያነጥሰው ትልቅ የአቧራ ደመና ተፈጥሯል። የስራው ጥንካሬ ይታያል። አየሩ ደረቅና ሞቃት ይመስላል። ደክሞ ይሆናላ! እፎይታን የሚሹ ጠንካራ ሰዎች!

እር ሲያሳዝን! ብዙ ሰዎች በጎዳና ላይ ሰልፍ ሲያደርጉ። ቁጣ! ባንዲራዎችን ይዘው አቋማቸውን እየገለጹ ነው። ሲያበሳጭ! ፊታቸው ላይ የጭንቀት ስሜት ይነበባል። መከፋት! በዙሪያው ብዙ ሕንፃዎች አሉ። አስቸጋሪ።

እግዚኦ ሲያምር! በጣም የሚያጓጓ ምግብ ነው። በበርበሬ የተሰራ ትልቅ ዳቦ ያስደንቃል። ቀጫጭን አረንጓዴ ቃሪያዎች አሳሳች ናቸው። ተቆርሶ ለምግብነት መቅረቡ ያስደስታል። እንዲህ አይነት ምግብ ፍቅር ይፈጥራል። ጣፋጭ ይመስላል!

ሮዝ ቀለም ባለው የዶ/ር ኤስ የሕፃናት ዳይፐር ፓኬት ላይ የካርቱን ሕፃናት በምረቃ ኮፍያ ለብሰዋል። ይህም ለልጆች ደህንነት ፍቅርን እና እርካታን እንዲሁም ወላጆች ለልጆቻቸው ያላቸውን ትልቅ ተስፋ ያንጸባርቃል።

አረንጓዴ መጥረጊያ እና የአቧራ ማንሻ በደስታ ወለል ለማጽዳት ተዘጋጅተዋል። መጥረጊያው የቆሻሻ ማበጠሪያ ያለው ሲሆን፣ ሁለቱም ሲያምሩ በንጹህ የእንጨት ወለል ላይ ተቀምጠዋል።

በባህላዊ አልባሳትና የወርቅ ጌጣጌጦች ያጌጠችው ሴት ማይክሮፎን ይዛ ስትናገር ደስ የሚል ነው፣ በድምጿ መደነቅን ይፈጥራል። ትኩረቷና ብስለትዋ፣ ለባህል ፍቅርንና የክብር ስሜትን ይገልጻል።

ጭንቀትና ትጋት! ባለማስክ አንዲት ሴት በሥራ ላይ ተጠምዳለች። ወረቀቶችና ባለቀለም እስክሪቢቶዎች ከፊት ለፊቷ ተቀምጠዋል። ቅርጫትና ሌሎች ቁሳቁሶች አሉ። የተሰጣትን ሥራ በሙሉ ትኩረትና ትጋት እየሰራች ነው። ሁኔታው ጥንቃቄ የሚሻ ነው።

ቀይ ጸጉር የመሰለ ጌጥ ያደረገ ግራጫ ፈረስ ጋላቢውን ተሸክሞ በሁለት እግሩ ቆሟል፤ እንግዲያው፣ ፈረሱና ጋላቢው በአደባባይ መልክዓ ምድር ላይ ሆነው ይህንን የመሰለ ባህላዊ አክሮባት የመሰለ ትዕይንት ለምን ያቀርባሉ?

በአፍሪካ ባህላዊ አጋማሽ የፀጉር አበጣጠር ያበጠረ ወጣት በትልቁ ፈገግ ይላል። በጥርሶቹ መካከል ክፍተት አለ። ከአንገቱ ላይ ዶቃዎች የተሰፉበት ማሰሪያ አድርጓል። ይህ ንጹሕ ፈገግታና ቀና እይታው ፍቅርንና የዋህ ደስታን ይገልጻል።

ዘጠኝ ወንዶች ነጭ ባህላዊ ልብስ ለብሰው በአረንጓዴ የዛፍ ዳራ ፊት እየጨፈሩ ነው ። ተወዛዋዦቹ በአንድነት እየተቀናጁ ኃይለኛ እንቅስቃሴዎችን ያደርጋሉ። የጋራው ጭፈራ ደስታን፣ ፍቅርን እና መንፈሳዊ ተነሳሽነትን ይገልፃል።

አንዲት ሴት ሰማያዊና ቀይ የያዘ ልብስ ለብሳ፣ ጥቁርና ነጭ የተቀላቀለ ቀሚስ አድርጋ በድንጋይ ላይ ተቀምጣለች። በእጆቿ ነጭ ጥጥ በሽክርክሪት እየፈተለች ነው። በአንገቷ ትልቅ የወርቅ መስቀል አንጠልጥላለች። ከበስተጀርባ አረንጓዴ ዛፎች ይታያሉ።

በፀሐይ ብርሃን ስር በከተማ ዳርቻ መንገድ ላይ፣ በሰማያዊ መደብሮች ፊት የተደራጁ የተለያዩ ሸቀጣ ሸቀጦች መሸጫ ነው። መሃል ላይ በዳስ ላይ የተለያዩ ቀለሞች ያሏቸው የሴቶች ቀሚሶች ለሽያጭ ተሰቅለዋል። ቦታው መረጋጋትንና የንግድ ትኩረትን ያሳያል።

ዋው! አረንጓዴ ቁጥቋጦ ሲያምር! ቅጠሎቹ ጤናማ እና አዲስ ናቸው። ከኋላ ያለው ጭጋግ አስደናቂ እና ሰላማዊ ድባብ ፈጥሯል። የተፈጥሮ ረጋ ውበት ያስደንቃል። አቤት የንፁህ አየር ስሜት! መልካም እይታ!

ጥቁር ሰማያዊና ቀላል ሰማያዊ ቀለም ያለው "ደብል ኤ" ተብሎ የተጻፈበት የኤ4 ወረቀት ጥቅል ነው። ከሳጥኑ አጠገብ የተቆለሉ ንጹህ ነጭ ወረቀቶች አሉ። ይህ የወረቀት አይነት በአብዛኛው የትኞቹ የትምህርት እና የቢሮ ስራዎች ላይ ይውላል?

ረጃጅም ሕንፃዎች ያሉበት ከተማ ከሰው ሰራሽ ሐይቅ ባሻገር ተገንብቷል። በግንባር ቀደምትነት የእንጨት ንጣፍ ያለውና በመስታወት የተከለለ ሰፊ ቦታና፣ ከእርከኑ ፊት ለፊት አረንጓዴ የሣር ሜዳ፣ ዛፎች እና የእግረኛ መንገድ እና በሐይቁ ላይ የውሃ ምንጮች ይረጫሉ።

የተከተፈ ጥሬ ሥጋና አዋዜ በብረት ሳህን መሃል ላይ በብዛት ተቀምጧል። በሥጋው ዙሪያ የተጠቀለለ ቡናማ እና ነጭ እንጀራ ተቀምጧል። ከስጋው ጎን ለጎን በጥቁር ቀይ ቀለም ያለው በርበሬ ተጨምሮበታል። ሳህኑ በደማቅ ሰማያዊ ቀለም ባለው ጠረጴዛ ላይ ቆሟል።

ትልቅ ነጭ የሪሶ ሲዜድ 100 ማባዣ ማሽን በቢሮ ውስጥ ባለው ትንሽ ጠረጴዛ ላይ ተቀምጧል። ዙሪያው በወረቀትና በሳጥን የተሞላ መሆኑ ሥራ የበዛበትን ሁኔታ ያንጸባርቃል። ማሽኑን ለማሠራት ሲሞከር ሊፈጠር የሚችለውን ብስጭትና ቁጣ ቀላል የሚባል አይደለም።

አንድ እረኛ በግጦሽ መሬት ውስጥ ከላሞቹ ጋር ሆኖ በታላቅ ደስታ ፈገግ ይላል። እሱ ነጭና ሰማያዊ የአበባ ጥለት ያለው ሻሽ ለብሷል። ቡናማና ነጭ ላሞች በዙሪያው በጭቃማ ቦታ ቆመው ወይም ተኝተው አሉ።

እርዳታ የሚያሳዩ በርካታ ካርቶኖች መደረደራቸው የታላቅ ተስፋና የመደነቅ ስሜት ይፈጥራል። የእንግሊዝ ባንዲራ እና የኢትዮጵያ ቀይ መስቀል ማየት የፍቅርና የትብብር ምልክት ሲሆን፣ ዜና አቅራቢዋም በቁም ነገርና በትኩረት አስፈላጊነቱን ታብራራለች።

ምስሉ የተረጋጋ የከተማ ዳርቻ መንገድ ያሳያል። ጥቁር አስፋልት መንገድ በመጠምዘዝ ላይ ሲሆን፣ በርካታ ነጭ መኪናዎች በቅደም ተከተል እየሄዱ ነው። በመንገዱ በሁለቱም ጎኖች ቤት እና ረዣዥም ዛፎች በጭጋጋማ ሁኔታ ይገኛሉ።

በተጨናነቀ የገበያ መተላለፊያ ውስጥ፣ በተለያየ ቀለም የተሠሩ ባህላዊ የሽመና ምርቶች እና የብረት እቃዎች በብዛት ተከማችተዋል፤ የጥቅጥቁ የሸቀጣሸቀጥ አደራደር የቦታው የንግድ ብርታት እና የባህል ውጤቶች ብዝሃነት ምን ያህል እንደሆነ ያመለክታል?

በሰፊ ክብ ቅርጽ ያለው አርማ መሃል ላይ ሁለት ጭንቅላት ያላቸው ንስሮች ጋሻና ሁለት ጦሮችን ተሸክመው አሉ። የአማራ ብሔራዊ ንቅናቄ (አብን) የሚል ጽሑፍ በአማርኛና በእንግሊዝኛ በአርማው ዙሪያ ተጽፏል፤ ንቅናቄው የሚወክለው የትኛውን አካል ነው?

እጅግ በጣም ብዙ ሙስሊም ወንዶች አረንጓዴ፣ ቀይ እና ነጭ የራስ መጎናጸፊያ ወይም ኮፍያ ለብሰው፣ ሜዳ ላይ ተንበርክከው ሲጸልዩ በግልጽ ይታያል። ብዙዎቹ ባህላዊ ልብሶችን፣ ሻርፖችን ወይም ጃኬቶችን ለብሰዋል።

አንድ እጅ፣ ግራጫማ አረንጓዴ ቀለም ያላቸው የዕፅዋት ቅጠላ ቅጠል ዝንጣፊዎችን በቡድን ይዟል። የእጽዋቱ ግንድ ቀይና ቡናማ ቀለም አለው፤ ከበስተጀርባው ደግሞ ከተፈጥሮ ድንጋይ የተሰራ ግድግዳ ይታያል።

ረዣዥም ቡናማ ፀጉር ያላቸው ሦስት የጭላዳ ዝንጀሮዎች በፀሐይ ብርሃን ስር በሳር ክምር ላይ ተቀምጠዋል። ከእነዚህ ዝንጀሮዎች መካከል አንዱ ሌላኛውን ፀጉር ሲያበጥር፤ ቀይ ጡት ያለው ትልቁ ዝንጀሮው ከጎን ተደግፎ ወደ ፊት እየተመለከተ ነው።

ባህላዊ የራስ መሸፈኛ ያደረገች አንዲት ሴት ሰማያዊና ነጭ ልብስ ለብሳ በሽመና ሥራ ላይ ተጠምዳለች። ከእሷ ጋር ሌሎች ሴቶችም በሥራው ላይ በመሳተፍ የሽመና ክሮችን በመጎተት ላይ ናቸው። ምስሉ በትጋትና ትኩረት የሚሠራን የባህል ሥራ ነው።

ወይኔ ሲያምር! የተራራው ከፍታ በመስኖ አልጋዎች ተሸፍኗል። እያንዳንዱ ደረጃ ውኃን መቆጠብና አፈሩን ማቆየትን ያሳያል። በጣም ጠንካራ የሆነ የሰው ጉልበት የተሰራ ነው። በተራራው ላይ የቆመው ነጭ ቤት መንፈስን ያረጋጋል። አድናቆትን የሚፈጥር ትጋት!

በጥቁር አጥር የታጠረው ግርማ ሞገስ ያለው ባለ ሁለት ፎቅ መኖሪያ ቤት ነው። የቤቱ ግዙፍነትና በድንጋይ የተገነባው የፊት ገጽታ የቅንጦትና የመደነቅ ስሜትን ያንፀባርቃል።

አንድ አዳራሽ በረጃጅም ነጭ ጠረጴዛዎችና በነጭ ጨርቅ የተሸፈኑ ወንበሮች ተሞልቷል። በጠረጴዛዎቹ መሃል ባህላዊ ቅርጫቶች ከነጭ አበባዎች ጋር ተቀምጠዋል። ጥቂት ወንበሮች ላይ ባለቀለም የባህል ጌጦች ተንጠልጥለዋል። የወለሉ ንጣፍ ቡናማ ነው።

ከሸንበቆ የተሰራ ዋሽንት ይገኛል ዋሽንቱ ላይ አራት ቀዳዳዎች እና መሀሉ ላይ አልፎ አልፎ የታሰረ የትንፋሽ መሳሪያ ነው ። በብዛት ገጠር አካባቢ ይጠቀሙታል ።

በመሬት ላይ ብዙ ቁጥር ያላቸው ወንዶች ተቀምጠዋል። ወንዶቹ በተለያየ የዕድሜ ክልል ያሉ ናቸው፣ ከበስተጀርባው ደግሞ ግራጫ ሕንፃዎች አሉ። በቀኝ በኩል፣ ነጭ ጭምብል ያደረገ አንድ ወንድ ቆሟል።

በተራራ ግርጌ የተገነባ ነጭና ክብ ቅርጽ ያለው የባቡር ዋሻ መግቢያ በጠጠር በተሸፈነ የባቡር ሐዲድ በኩል ይታያል፤ የዋሻው አወቃቀር እና ከውስጥ የሚታዩት ሠራተኞች የዚህን የትራንስፖርት መሠረተ ልማት ፕሮጀክት ምን ያህል ውስብስብነት ያመለክታሉ?

አቤት ውበት ! ደማቅ ቢጫ፣ አረንጓዳማ የሎሚ ፍሬዎችና አረንጓዴ ቅጠሎች ቅርንጫፍ ላይ አሉ ። ዋው ሲያምር! የሎሚ አበባዎችም ደምቀዋል። ፍሬዎቹ በጣም ያልተለመዱና አስደሳች ናቸው።

አንድ ሽበት ያለው አዛውንት ሰማያዊ ሱፍና ሰንጠረዥ ሸሚዝ ለብሰው አሉ። በግልጽ ትኩረት በተሞላበት አኳኋን ወደ ላይ ቀና ብለው ሲመለከቱ፣ ሁለት ትልልቅ ቀይ ኳስ ያላቸው የሙዚቃ መሣሪያዎችን ይዘዋል። አቀማመጡና አገላለጹ ለሥራው ያላቸውን ክብር የገልጻል።

ባለ ግራጫ ፂም እና መላጣ ራስ ያለው አንድ አዛውንት ሰው። ቀጥ ያለ ሰማያዊና ነጭ መስመር ያለው ሸሚዝ እና ጥቁር ሰማያዊ ጃኬት ለብሷል። በቀኝ እጁ ሁለት ቀይ የሙዚቃ መሣሪያ መደወያዎችን (ማሌትስ) ይዟል። የሙዚቃ ሰው ይመስላል።

ቀይና ዥንጉርጉር ሻርፕ የጠቀለለች ሴት በጉልበቷ ተንበርክካ ቡናማ ላም ታልባለች። ላሟ አጠገቧ ቡናማ ጥጃ ቆሟል፤ በስተጀርባ የድንጋይ አጥርና የደረቁ ቀንበጦች አሉ። ሴትየዋ ባለቀለም ልብስ ለብሳለች፤ መሬት ላይ የደረቁ ፍግ ክምር በግልጽ አሉ።

ሰባት ወጣት ሴቶች በጥቁርና ነጭ ምስል በደስታ አጨብጭበው ባህላዊ ጨዋታ ይጫወታሉ። ሁሉም የኢትዮጵያን ባህላዊ ነጭ ልብስ ለብሰዋል። በታሪካዊ የድንጋይ ግንብ መካከል የሚካሄደው ጨዋታ፣ የፍቅርና የደስታ ስሜት ይፈጥራል።

ቀይ ሮዝ የሱፍ ጃኬት የለበሰች ወጣት ሴት በሲንጀር ስፌት ማሽን ላይ እየሰራች ትገኛለች። ሴትየዋ የመስፊያ ማሽኑን ስትመራ፣ ደማቅ ባለ ብዙ ቀለም ያለው ጨርቅ ትሰፋለች፤ በጠረጴዛው ላይ ሮዝ የክር እንዝርት አለ፤ የሴትየዋ ሙያ ምን ሊሆን ይችላል?

አንዲት ሴት የኢትዮጵያ ባህላዊ ልብስ በነጭ ጨርቅ የተሰራ ለብሳለች። በልብሱ መሃል ቀይ፣ ቢጫ እና አረንጓዴ የተጠለፉ ስራዎች አሉ። የጌጥ አምባር እና ጉትቻ አድርጋለች። ይህ ዓይነት የኢትዮጵያ ልብስ በምን ስም በብዛት ይጠራል?

ቡናማ ፈሳሽ ያለው የጆኒ፟ ዎከር ብላክ ሌብል ውስኪ ጠርሙስ ጠረጴዛ ላይ ተቀምጧል። ጠርሙሱ ከጥቁርና ወርቃማ መለያ ጋር ሲታይ፣ ከጎኑ በበረዶ ቀዝቀዝ ያለ ተመሳሳይ መጠጥ ያለበት ብርጭቆ አለ፤ የዚህ ውስኪ የአልኮል መጠኑ ምን ያክል ነው?

ብርቱካናማ ራስ፣ ጥቁር ፊት እና ጥቁር ላባ ያለው ወፍ በዛፍ ግንድ ላይ ቆሟል። ወፉ ምንቃር አለው፤ ከበስተጀርባው አረንጓዴ ቅጠሎች አሉ።

ሰማያዊ ዓይኖች ያሉት ትልቅ ድመት ጥቁር በስተጀርባ በድንጋይ ላይ ተቀምጣለች። የዱር አውሬው ጅራቱ በጥቁር ቀለበቶች የተሞላ ነው። እንስሳው አስፈሪ በሆነ መልኩ ቀጥ ብሎ በመቀመጥ የመመልከቱን ድፍረት በፍርሃት ይፈታተናል።

ቢጫ ቲሸርት የለበሰ አንድ ልጅ በክፍል ውስጥ በደስታ ፈገግ ብሏል። ልጁ አውራ ጣቱን ወደ ላይ በማሳየት ከፍተኛ የደስታና የመደነቅ ስሜትን ያንጸባርቃል።

ብዙ አይነት አትክልቶች በቆሻሻ መሬት ላይ በተዘረጋ ነጭ ማዳበሪያ ላይ ተደርድረው ይታያሉ። ትኩስ ካሮቶች፣ ድንች፣ ጎመን፣ ቃሪያና ዙኩኒ በአንድነት በግልጽ ሲታዩ፤ ይህም ለገበያ የቀረቡ መሆናቸውን በደስታ ያመለክታል።

በርካታ ነጫጭ ወፎች በሐይቁ ላይ ተሰድረዋል። ወፎቹ በደስታ በውሃው ላይ እየዋኙ፣ ለምግብ የሚጠብቁ ይመስላል። የጥርት ያለው ሰማያዊ ሰማይና ንጹህ ውሃ በመደነቅ የገልጻል። የወፎቹ ሰልፍ ደስታን ይፈጥራል።

ጥቁር ጢም ያለው አንድ ሰው ቀይ የንፋስ መከላከያ ጃኬትና ግራጫ ሱሪ ለብሶ ቀይ ባልዲ ላይ ተቀምጧል። በስተግራ በኩል ሁለት ሴቶች ሽንኩርትና ድንች ጨምሮ የተለያዩ አትክልቶችን ይዘው ይሸጣሉ፤ በከረጢት ውስጥ የሚታዩት ፍሬዎች በብዛት ምን ሊሆኑ ይችላሉ?

አንድ ጤዛማ ደማቅ ሰማያዊ አንገትና ጭንቅላት አለው። በጅራቱ ላይ ያሉት ረዥም ላባዎች በዐይን ቅርጽ በተሠሩ ምልክቶች ያሸበረቁ ናቸው። ጅራቱ አረንጓዴ፣ ሰማያዊ እና ቡኒ ቀለሞችን አካቷል። ጤዛማው በሳርና በቡናማ አፈር ላይ ቆሟል።

ነጭ የፕላስቲክ ሶኬት አዳፕተርን ያሳያል። እያንዳንዱ ጎን ሁለት ቀዳዳዎች ያሉት ሲሆን፤ በድምሩ ስድስት መውጫ ቀዳዳዎች አሉት። አዳፕተሩ በግልጽ ነጭ ጀርባ ላይ ተቀምጧል። ይህ ባለ ስድስት ቀዳዳ ሶኬት አዳፕተር በቤት ውስጥ ምን ያህል የኃይል መቆጣጠሪያ ጥንቃቄ ያስፈልገዋል?

ጥቁር እና ወርቃማ ቀለም ያለው "ሀበሻ ኮልድ ጎልድ" እጅግ በጣም ያማረ ቢራ ከብርጭቆ ቢራ ጋር ተቀምጧል። ብርጭቆው አረፋ ያፈራ ሲሆን፣ የቅዝቃዜንና የደስታ ስሜትን ይሰጣል። ውብ የሆነ የብርሃን ጥላ ይታያል፣ ይህም መጠጡን የሚያጓጓ ያደርገዋል።

ከአንድ ትልቅ ነጭ አልጋ ጎንለጎን ቀላል ቡናማ የእንጨት ሕፃን አልጋ በግልጽ ቆሟል። አልጋዎቹ አንጻራዊ አቀማመጣቸው ተቀራራቢ ነው፣ ሕፃን አልጋው ላይ ነጭ ፍራሽ ተዘርግቷል። ነጭ ምንጣፍ የእንጨቱን ወለል የሸፈነ ሲሆን፣ ከኋላው ቡናማ የእንጨት የራስጌ ሰሌዳ አለ።

ለስላሳ ብርሃን የሚያንጸባርቅ አንድ የብረት ማንኪያ በግራጫና ቡናማ የተደባለቀ የእብነበረድ ወለል ወይም የጠረጴዛ ገጽታ ላይ ተቀምጧል። ማንኪያው አንፀባራቂ እና የተወለወለ ሲሆን፤ ጭንቅላቱ ወደ ግራ በኩል አዙሮ ሲያሳየን፣ እጀታው ደግሞ ወደ ቀኝ በኩል ተዘርግቷል።

በከተማ ጎዳና ላይ ብዙ ሰዎች እየተዘዋወሩ ሲሆን፣ በቀኝ በኩል ደማቅ ቀለም ያላቸው ብዙ ፊኛዎች እና ኳሶች ተሰቅለዋል። መንገዱ በጠጠር የተነጠፈ ሲሆን፣ ከበስተጀርባ ረዣዥም ህንፃዎች አሉ።

ረጃጅም ጥቁር አረንጓዴ የጥድ ቅጠሎች ቅርብ ሆነው ይታያሉ። ከበስተጀርባው የቅርንጫፎቹ ጥላዎች ከስሩ ሲታዩ፣ መንገዱና ሌሎች ዛፎች ደግሞ በሩቅ ይገኛሉ። የቅጠሎቹ ጥቁር አረንጓዴ ቀለም የተፈጥሮን ሰላምና መረጋጋት በግልጽ ያንጸባርቃል።

ሰፊና ውብ ተራራማ መልክዓ ምድር ላይ ሰውዬው እጁን ዘርግቶ ሲቀመጥ ሲያምር፣ የነፃነትና የመደነቅ ስሜት ይሰማል። ከእጁ ጎን የኢትዮጵያ ባንዲራ መታየቱ፣ ለሀገሩ ያለውን ፍቅር የሚገልጽ ነው።

አንድ ሥዕል ላይ የመደነቅ ስሜት የሚፈጥር የቤተ ክርስቲያን ሰዎች ቡድን በባህላዊ ልብስ ለብሰው አሉ። በቀይ ቀለም ትልቅ "የማለዳ ድባብ" የሚል ርዕስ ከታች ባለው መልክዓ ምድር ላይ ተቀምጧል። ከሩቅ የአድማስ ሰማይ፣ ተራሮችና ደመናዎች የፍቅር ስሜት አለው።

ሁለት ገበሬዎች ጥቅጥቅ ባለ አረንጓዴ የቡና እርሻ ቦታ ላይ እያንዳንዳቸው ትልቅ ቅርጫት የሞላ ደማቅ ቀይ የበሰለ ቡና ይዘዋል። ሁለቱም ሰዎች ፈገግ ብለው፣ ከመካከላቸው ባለው በቡና ተክል ዙሪያ እየተነጋገሩ ነው።

ቀይ ማሊያ የለበሰ እግር ኳስ ተጫዋች በሁለት ሰማያዊ ማሊያ የለበሱ ተከላካዮች ተከቧል። ቀይ ማሊያ የለበሰው ተጫዋች በቀኝ እግሩ ኳሱን እየነዳ ወደፊት እየገሰገሰ ነው። ሜዳው አረንጓዴ፣ ከበስተጀርባው ብዙ ታዳሚዎች ቀይና ጥቁር ልብስ ለብሰው ጨዋታውን እየተመለከቱ ነው።

በአንድ ገጠራማ ክፍል ላይ ከጭቃ የተሰሩ ቤቶች ተራርቀው ተሰርተዋል። አካባቢው ብዙ ግርግር ያልበዛበት እና ሰላምን የሚሰጥ ነው። ሰማዩም በሚያማምሩ ነጭ ደመናዎች ተሞልቷል።

ሰማያዊ ቀለም የተቀባች ትንሽ መኪና የ"አግማስ" ውሃ ማስታወቂያ በኋለኛው መስታወቷ ላይ በግልጽ ተለጥፏል። ግልጽ የሆነው የመኪናው ማስታወቂያ ለንግድ ሥራው ያለውን ትኩረትና ቆራጥነት በብርቱ ያሳያል።

የተለያዩ ቅርጾች እና መጠኖች ያላቸው በርካታ የታሸጉ የውኃ ጠርሙሶች ተሰልፈው ቀርበዋል። እያንዳንዱ ጠርሙስ የተለያየ የኢትዮጵያ የውሃ ምርት ስም ያለበት መለያ አለው።

ይህ የ ታሪክ ላውንጅ እና ስቴክ ቤት የውጭ ገጽታ ነው። እንጨት የሚመስል ግድግዳው የቅንጦት መልክ አለው። በመስኮት በኩል ትላልቅ የስጋ ቁርጥራጮች ተንጠልጥለዋል። በርካታ ተተክለው ያደጉ አረንጓዴ ቅጠላ ቅጠል ዕጽዋት ያጌጡታል። ምን አይነት የምሽት መዝናኛ አገልግሎት ይሰጣል?

ብዙ ጭነት የተጫኑ አህዮች በአስፋልት መንገድ ላይ ተሰብስበው እየሄዱ ነው። አህዮቹ ቡናማና ነጭ ከረጢቶች በጀርባቸው ላይ ተጭነዋል። ከበስተጀርባው ደረቅና ቡናማ መሬት፣ ቁጥቋጦዎች እና ኮረብታማ ተራሮች አሉ። ረዥም ጥላቸው መሬት ላይ ተስሏል።

ትልቅ ግድብ በኃይል የሚፈሰውን ውሃ በመደነቅ ይቆጣጠራል። ሰማያዊው ወንዝ የተራሮችን መልክዓ ምድር ሲያቋርጥ፤ ከኮንክሪት ግድግዳው የሚመነጨው ነጭ የውሃ ኃይል ግርማ ሞገስን ያሳያል። "ግልገል ግቤ 2" የሚል ጽሑፍ በላይኛው ቀኝ ጥግ ላይ ይገኛል።

ሁለት ንጹህ እጆች በእንጨት ገንዳ ውስጥ ባለ ውኃ ውስጥ አሉ። ቀይ የ ሮዝ አበባዎች እና ቅጠሎች በውኃው ላይ አንሳፈዋል። የሰላም እና የውበት መልዕክት አለው። በባህል ውስጥ በእጅ እንክብካቤ መስክ ለየትኛው የውበት ሥራ ይህ ይውላል?

አብረቅራቂው ነጭ ቁም ሳጥን ሲያምር፣ የተደራጀ ህይወትን በመጠቆም ደስታን ያጎናጽፋል። ዘመናዊው ዲዛይን እና ጥቁር እጀታዎች የቅንጦት ስሜት ይሰጣሉ። የክፍሉን ብርሃን ያንጸባርቃል።

ሁለት ሴቶች በገጠር መንገድ ላይ በጣም የሚያምር ቢጫ ጀሪካን ውሃ ተሸክመው ይጓዛሉ። የፊት ለፊትዋ ሴት በትከሻዋ የተደገፈውን ከባድ ሸክም ስትሸከም ጭንቀት እና ትጋት ያለበት ስሜት ይሰማታል።

በወንዝ ዳርቻ አካባቢ የሚታይ አረንጓዴ ቅጠል ሆኖ በዝናብ ምክንያት እርጥበት ያዘለ ቅጠል ይታያል። ከዚህም በተጨማሪ በነጭ ቀለም ያለው ተጨማሪ አበባ ጎልቶ ይታያል ።

ሁለት የአንበሳ ንጉሦች በሚያብረቀርቅ አረንጓዴ ሳር ሜዳ ላይ በኃይልና በቁጣ ስሜት ወደ ፊት ይመጣሉ። የፊት ለፊቱ አንበሳ በግልጽ ይታያል። ሁለቱም ሰፊና ቡናማ ኮበንትር ያላቸው ሲሆን፤ ከአካባቢው ብርሃን የግርማ ሞገስ ስሜት ይታያል።

በአንድ ትልቅ ሃይማኖታዊ ሰልፍ ላይ፣ አንድ ልጅ የኢትዮጵያን አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ በአጽንዖት ይዞ ይታያል። ዙሪያው ብዙ ሰዎች ነጭና ባህላዊ የሐምራዊ ቀለም ካባዎችን እንዲሁም ነጭ ጃንጥላዎችን ይዘው በግልጽ ይስተዋላል። ይህ ሰልፍ የትኛውን የኢትዮጵያ ሃይማኖታዊ በዓል ሊያሳይ ይችላል?

ዋው! የጣና ፏፏቴ ሲያስደንቅ! ቡናማ ውሃ በኃይል ሲንዶለዶል አስደማሚ ነው። አረንጓዴ ዱር እና ጭጋግ መልካም ውበት ነው። የተፈጥሮ ኃይል እና ግርማ ያምር። እግዚኦ ውሃው በዝቷል! አቤት የፍሰቱ ብዛት! ሲያምር!

ምነው መዘግየት! የትራንስፖርት ሚኒስቴር አርማ ይህንን ነው የሚመስለው! በሰማያዊና ወርቃማ ቀለሞች፣ ፍጥነትንና ቀጣይነትን የሚገልጽ! መቼ ይሆን መሻሻል የሚመጣው ኡፍ ሲያናድድ?

በተለያዩ ባህላዊ አልባሳት ያሸበረቁ በርካታ ሕጻናትና ወጣቶች እጃቸውን ወደ ላይ ዘርግተው በደስታ እየተንቀሳቀሱ ነው። ይህ ትልቅ የህጻናት ስብስብ በትምህርት ቤት ግቢ ውስጥ ወይም በዓል ላይ ሲጨፍር፣ የሚያሳየው የቡድን የጋራ ደስታን፣ መተባበርን እና ባህላዊ ኩራትን ነው።

ዋው ሲያስደንቅ! እንዴት ያለ ትልቅ ከተማ! ዘመናዊነቱ እጅግ ያጓጓል። የድሮው ግንብ ምንኛ ግርማ ሞገስ አለው! አቤት የሚዲያ አቀራረብ! ሕንፃዎቹ እጅግ ከፍ ያሉ ናቸው። የዕውቀት ብርሃን ምንኛ ያምራል! እረ ሲያስገርም የጊዜ አመልካች!

ከመጠን በላይ የተጨናነቀ ነጭ ተነፍቶ የሚጓዝ ጀልባ በውቅያኖስ ላይ አለ። ሰዎች የህይወት አድን ጃኬቶችን ለብሰው ወደ ላይ በሚታየው ሰማይ ስር ተቀምጠዋል። የሰዎች ፊቶች በሙሉ የጭንቀት እና የፍርሃት ስሜት የሚያንጸባርቁ ናቸው።

እግዚኦ ሲያደክም! ሰውዬው ጭቃማ በሆነ ቦታ ላይ ወርቅ ፍለጋ በትጋት ይሰራል። የአድካሚ ስራው ሁኔታ ጭንቀትን ይፈጥራል። የቆዳው ብርሃን እና የወጭቱ ሽክርክር የተስፋ እና የትዕግስት ምልክት ነው።

የቆሙት ሁለት ፈረሶች፣ አንደኛው ጥቁር ሌላኛው ቀይ ቡኒ፣ ጥቁሩ ፈረስ ላይ ባህላዊ ያጌጠ ኮርቻ ተቀምጧል። ኮርቻው ቀይ፣ አረንጓዴና ቢጫ ቀለሞች ያሉት፣ የአንበሳ ምስል አለው። ፈረሶቹ በቆሻሻ መንገድ ላይ ከኋላቸው ቀለማማ ሕንፃዎች አሉ።

ዋው ሲያምር! ውብና ልዩ ቀለም ያለው ወፍ። መደነቅ! ወፉ በውሃ ዳርቻ ላይ ቆሟል። ግርማ ሞገስ! ላባዎቹ አረንጓዴ፣ ሰማያዊና ወርቃማ ቀለሞች አሏቸው። ጭንቅላቱ ላይ ከፍ ያለ ላባ አለው።

ይህ ጥቁርና ነጭ ምስል በመጠኑ በሳል ዕድሜ ላይ ያለ ሰው ቀጥ ብሎ ሲመለከት ያሳያል። ሰውየው መካከለኛ ጥምዝ ፀጉር እና ፂም ያለው ሲሆን፤ በአቀባዊ መስመር የተዋቀረ ባለጭረት ሸሚዝ ከለበሰ በኋላ ቀረፃውን በፈገግታ አጠናቋል።

አንድ ክሬን በመጠቀም ትንሽ ተሽከርካሪን ከትልቅ መኪና ላይ የማውረድ ሥራ። ሁለት ሰዎች በደማቅ ሰማያዊና ቢጫ ማሽኖች ታግዘው ጭነቱን በትጋት እያስተናገዱ ነው።

የኢትዮጵያ ወታደሮች ታሪክ የኩራት ምንጭ ናቸው። ለአገር ሉዓላዊነት እና ክብር ያሳዩት ጀግንነት ዘመን የማይሽረው እና ሁሌም የሚታወስ ነው። ዘላለማዊ አክብሮት!

ወርቃማ ቀለም ያለው የሴቶች የእጅ ሰዓት በትኩረት ይታያል። ሰዓቱ "ሮለክስ" የሚል ጽሑፍ ያለበት ነው። የሰዓት ማሰሪያው ደግሞ ብርማ እና ቡኒ በሚመስል ቅብ ተሠርቷል።

ይህ እጅግ ገደላማ የሆነ ቦታ ላይ የተሠራ የእርከን እርሻ ነው። አረንጓዴው ሣር መሬቱን ሸፍኖታል። በሩቅ ጥቂት ቤቶች በተራራው ጫፍ ተገንብተዋል። እርሻው ለግብርና እንዲያገለግል ተቆርጦ ተስተካክሏል። አንዳንድ ደረቅ ዛፎች እና ቡናማ አፈር አሉ። አካባቢው የገጠር ነው።

በርካታ ምሩቃን ጥቁር የልብስ ካባ ለብሰው ባርኔጣ አድርገዋል። የቀይ ቀለም ባንዶች በአንገታቸው ላይ አሉ። አብዛኞቹ በፍጹም ደስታና ስኬት ፈገግታ ያሳያሉ። ዋናው አጽንዖት የብዙ ወጣቶች የትምህርት ጉዞ መጠናቀቅንና ታላቅ ስኬትን ማክበር ነው።

ሁለት ትንንሽ ጀልባዎች በአረንጓዴ ሣር ዳርቻ ላይ ቆመዋል፤ እንግዲያው፣ የሐይቁ ሰፋፊ የውሃ ገጽታ፣ የርቀት ተራራዎችና የሰማይ ደመናዎች የአገሪቱን ሰላማዊ የተፈጥሮ እና የቱሪዝም መልክዓ ምድር ያመለክታሉን?

የተለያዩ ትኩስና ደማቅ አትክልቶች በቅርበት ተሰባስበው አሉ፤ ብሮኮሊ፣ ብርቱካናማ ካሮቶችና ጭረታማ እንጉዳዮች በአረንጓዴ ቅጠሎች ተከበዋል። እነዚህ ተፈጥሯዊ ምግቦች ለጤናማ አመጋገብ ምን ያህል አስፈላጊ ናቸው?

አንድ ገበሬ ኮት ለብሶ ከብቶችን ከገለባ ክምር ውስጥ እየነዳ ነው። የተለያዩ ከብቶች ገለባውን ሲበሉ፤ ሰውየው እያበራየ ነው። የግብርናው ስራ እና የእንስሳት እንክብካቤ ትልቅ አጽንዖት ይሰጣል።

አንዲት መነጽር ያደረገች ሴት ነጭ ጃኬት ለብሳና ዕንቁ የአንገት ጌጥ አድርጋ፣ በንግግር መድረክ ላይ ቆማለች። ከኋላዋ ብዙ ሰዎች በተሰበሰቡበት ቦታ፣ የሰሙትን በትኩረትና በደስታ የሚከታተሉ ወንዶችና ሴቶች ተቀምጠዋል።

በወርቃማ፣ ሮዝ እና ቀላል ሰማያዊ ፊኛዎች የተሠራ ክብ ቅርጽ ያለው ጌጥ ነው። ከስሩ በወርቃማ ልብስ የተሸፈነ ጠረጴዛ ላይ ሶስት ነጭ ሻማዎችና በተሸፈነ የብርጭቆ ሳህን ውስጥ ጣፋጮች ቀርበዋል፤ ይህ ዝግጅት ምን ዓይነት በዓልን ያመለክታል?

አረንጓዴ ቅጠሎች ያሉት ረጅም የባቄላ ተክል በቅርብ ቀርቦአል። እጅግ በጣም ብዙ ብስለት የደረሱ የባቄላ ፍሬዎች ከዋናው ግንድ ተንጠልጥለዋል። ይህ የተሳካ የእርሻ ምርት የደስታ እና የፍቅር ስሜትን ያሳያል፤ በተለይም ባቄላዎቹ ጤናማና ጥቅጥቅ ያሉ በመሆናቸው መደነቅን ይፈጥራሉ።

ተጣማሚ አስፋልት መንገድ በደረቅ ተራራዎች መካከል እጅግ በጣም ያማራል። ሰማያዊው ሰማይ ውብ በሆኑት ቡኒ ኮረብቶች ላይ ሰላምንና መረጋጋትን ይፈጥራል። አስደናቂ የተፈጥሮ መደነቅ ነው።

ነጭ ልብስ የለበሱ ሙሽራና ሙሽሪት በፈገግታ እርስ በእርሳቸው ይተያያሉ። ሙሽራይቱ ነጭ ሂጃብ እና አክሊል ደፍታለች፤ እጇ ላይም ጥቁር ሄና አድርጋለች። ሙሽራው ደግሞ ነጭ ጃኬት ለብሷል። ጥቁር ዛፎችና አረንጓዴ ሜዳ የፎቶው ዳራ ሆነዋል።

የቅዱስ መልአክ ምስልን የያዘ ሃይማኖታዊ ሥዕል ነው። መልአኩ የወርቅ ዘውድ ደፍቶ፣ ቀይና ሰማያዊ ቀለም ያለበት ንጉሣዊ ልብስ ለብሷል። ግዙፍ ነጭና ቀይ ክንፎች አሉት፤ በእጁም መስቀል ያለበት ዘንግ ይዟል። ከበታቹ ሶስት ነጭ እርግቦች አሉ።

የሙዝ ልጣጭ በሁለት ክፍሎች በመገረም ቀርቧል። አንዱ ክፍል ላይ አንዲት ሴት ሙዙን ጉንጯ ላይ ስትጠቀምበት፣ በሌላኛው ደግሞ እጅ የተላጠ ልጣጩን በጥንቃቄ ይዟል።

ዶክተሯ ጭምብል አድርጋ የዓይን ምርመራ ታደርጋለች። የላብራቶሪ ካፖርት የለበሰችው ሴትየዋ፣ በሽተኛውን በአጉሊ መነጽር ትመለከታለች። በስተኋላ በኩል ሌላ የህክምና ባለሙያ በጭንቀት ይከታተላል። የህክምና እርዳታው ደስታ ይፈጥራል!!።

የኢ.ፌ.ዲ.ሪ. መከላከያ ሠራዊት አርማ በቀይ፣ ቢጫና አረንጓዴ ቀለም ባንዲራ ተከቦ ይታያል። በመሀል ላይ ጋሻ፣ ጦር፣ መሣሪያና መልህቅ ያለበት ክብ ቅርጽ ሲታይ፤ ይህም ወታደራዊ ጥንካሬንና ዝግጁነትን በብርቱ ያሳያል።

ዳንሰኞች በደማቅ ሰማያዊ መድረክ ላይ ባህላዊ ልብሶችን ለብሰው በደስታ ሲጨፍሩ በጣም ደስ ይላሉ። ነጭ የለበሱት ሴቶችና ቀይ ቀበቶ ያደረጉት ወንዶች በመደነቅ እንቅስቃሴ ያደርጋሉ።

ዋው እንዴት ያስደስታል! የተለያየ ቀለማት ያላቸው ፍራፍሬዎችና አትክልቶች መልካም ሆነው ተደርድረዋል። ሙዝ፣ አናናስ፣ ሽንኩርት እና ሌሎችም በጣም ያጓጓሉ። እነዚህ ምርቶች ጤናማ እና ደስታ የሚሰጡ ናቸው።

ጥንታዊ መልክ ባለው የመግቢያ ቅስት ስር ያለውን መንገድ ያሳያል። በምሽት ወይም በመሸት ሰዓት አንዲት ሴት በባህላዊ ቢጫ ልብስ ለብሳ ወደ ቅስቱ አቅጣጫ ቆማለች። ይህ የትኛው ታሪካዊ የኢትዮጵያ ከተማ መግቢያ በር ነው?

ደማቅ ሰማያዊ ቀለም ያለው የመንገደኛ አውቶቡስ በተከፈተ የፊት በርና በጥቁር የብረት መከላከያ ተከላክሎ ቆሟል። አውቶቡሱ አስፋልት ላይ የቆመ ሲሆን፤ የፊት ለፊት መስታወቱ ላይ በአማርኛ ጽሑፍ ተቀርጾ፣ በስተጀርባው አረንጓዴ ቅጠሎች ይታያሉ።

በአንገት ላይ የተንጠለጠሉ ባለ ሁለት ረድፍ ቀጭን ወርቃማ የአንገት ሐብሎች፣ እያንዳንዱ የአንገት ሐብል ቅጠል ቅርጽ ያላቸው ትናንሽ ማስጌጫዎች አሉት። የታችኛው ሐብል ዕንቁ በሚመስሉ ፍቅርን የሚገልጹ ዶቃዎች ያበቃል። የጌጣጌጦቹ ገጽታ ደስታንና መደነቅን የሚሰጥ ውበት አለው።

ቡናማ ቀለም ያለው የኢትዮጵያ ባህላዊ የሙዚቃ መሣሪያ ነው። መሣሪያው አራት ማዕዘን ቅርጽ ባለው የእንጨት ሳጥንና በሁለት ቀጥ ያሉ ክንዶች የተሠራ ነው፣ በላዩ ላይ አስር ክሮች ተወጥረዋል፤ ይህ መሣሪያ የት አካባቢ በብዛት ጥቅም ላይ ይውላል?

አንድ ሽማግሌ ባህላዊ ነጭ ልብስ ለብሰው በትሪ የተሸከሙትን ነገር በዙሪያቸው ላሉት ወጣቶች በጸጋ ያቀርባሉ። ይህ ድርጊት ፍቅርን፣ ባህላዊ እርካታን እና የሽማግሌዎችን ክብር ያሳያል።

በቀይ አበባ ቅርፅ የተጌጠ ነጭ የሸክላ ሲኒ ቡናው እየተንጠባጠበ በደስ በሚል ሁኔታ ሞልቷል። ታዲያ ይህን ትኩስ መጠጥ ለማዘጋጀት የትኛው የቡና ዓይነት ነው ጥቅም ላይ የዋለው?

አንድ ቀይ የጭነት ባለሦስት እግር ተሽከርካሪ (ባጃጅ) ከመንገድ ዳር ቆሟል፤ በውስጡ በሰማያዊ ታርፓሊን የተሸፈኑ ቢጫ ጀሪካኖች ተጭነዋል። ቀይና ጥቁር ሸሚዝ እና ቀይ ቁምጣ የለበሰ ወጣት የቧንቧ ውሃ በመጠቀም ጀሪካኖቹን ከኋላ እየሞላ ነው።

በውብ ወንዝ አፋፍ ላይ ባለው አረንጓዴ አካባቢ የተሰበሰቡት ሰዎች የደስታና የፍቅር ስሜት ይታይባቸዋል። አበባ ያጌጠ ነጭ መኪና የሠርግን እፎይታ የሚያንጸባርቅ ሲሆን፣ ሰዎቹ በዙሪያው መታየታቸው የፍቅርንና የአንድነትን ስሜት ይፈጥራል።

ከዘጠኝ የሚበልጡ አረጋውያን ወንዶች ተሰብስበው በደስታና በሰላም ጠጅ እየጠጡ ነው። አንዳንዶቹ ፈገግታቸው ጎልቶ ሲወጣ፤ ሌሎች ደግሞ በትኩረት ይመለከታሉ። ቢጫ ቀለም ያለው መጠጥ በእንጨት አግዳሚ ወንበሩ ላይ ተደርድሮ ሲታይ፤ የመሰብሰብ መንፈስ እና እርካታን ያንጸባርቃል።

ጠረጴዛው በተለያዩ ምግቦች እና የወይን ብርጭቆዎች ተሞልቷል። ሰዎች በደስታ እየተመገቡ አንደኛው ሰው ቢጫ መጠጥ በብርጭቆ ይዟል። ሳህኖቹና መቁረጫዎቹ ውብና ማራኪ ናቸው።

ከላይ ጥቁር የ'Meta' ጽሁፍ ከሰማያዊ የአልጎሮትም ምልክት ጋር በደስታ ይታያል። ከታች ደግሞ የፌስቡክ፣ የመሴንጀር፣ የኢንስታግራም፣ የዋትሳፕ እና የኦኩለስ አርማዎች በደማቅ ቀለማት በስርዓት ተደርድረዋል። ይህ የዲጂታል ዘመንን መደነቅ ያሳያል።

አንዲት ትንሽዬ የ'ሱፐር ግሉ' ማጣበቂያ በቱቦ መልክ መሬት ላይ ተቀምጣለች። የቱቦው ቀለም ጥቁርና ቢጫ ሲሆን፣ ብርቱካናማ መክፈቻ አለው። ከማጣበቂያው አጠገብ፣ የቱቦውን መክፈቻ ለመወጋት የሚጠቅም ትንሽ ብረት በግልጽ ይታያል።

በጥቅጥቅ ባለ ደን ውስጥ፣ ሾጣጣ የሚመስሉ ሐምራዊ አበባዎችና ደረቅ የሚመስሉ፣ ቅርጽ ያላቸው አረንጓዴ ቅጠሎች ጎልተው አሉ። የብርሃን ጨረር በአበቦቹ ላይ ያርፋል። የእነዚህ ተክሎች ልዩነት የተፈጥሮን የብዝሃ ሕይወትና ውበት ይገልጻል።

ደማቅ ሰማይ ባለበት ሐይቅ ላይ በርካታ ነጭ የአዕዋፍ ዝርያዎች በውሃው ላይ ተንሳፍፈው በአንድ ረዥም መስመር ተደርድረዋል። ጥቂት አዕዋፍ በቅርብ ወደ ፊት ይቀርባሉ፤ ከመካከላቸው አንዱ ከውሃው በላይ በደረቅ ነገር ላይ ቆሟል። ከሩቅ አረንጓዴ ዛፎችና ጀልባዎች አሉ።

ጢም ያለው ወንድ ነጣ ያለ ረጅም እጅጌ ሸሚዝ ለብሶ ወደ ግራ በኩል እየተመለከተ፣ ሰውየው ፈገግ ሲል ቀኝ እጁን ከራስጌው በላይ በማንሳት ትንሽዬ ብረት ነገር ይዟል። የፀጉር አበጣጠሩ ንጹሕ ነው፣ የበስተጀርባው ሰማይ ብርሃን የተሞላ ነው።

ዋው! ሲያስደምም! የሸክላ ሥራ ፋብሪካው ትዕይንት ሲያስገርም! ሴቶቹ በሥራ ተጠምደው ያምራሉ። በየቦታው የተደረደሩት የሸክላ ዕቃዎችና ማሰሮዎች ሲያስደስቱ! የጭሱ ሁኔታ ደግሞ ሲያስደነግጥ! ታላቅ የጉልበት ሥራ!

በደማቅ መድረክ ላይ፣ ዘጠኝ የሚሆኑ ወጣት ወንዶችና ሴቶች ሙሉ ነጭ ባህላዊ ልብስ ለብሰው በደስታ ሲጨፍሩ ይታያሉ። አልባሳቱ በቀይ ጌጥ የተሰሩ ሲሆን፣ ዳንሱ ከፍተኛ ጉልበትና ቅንጅት ያለው የአንድ ቡድን ትርኢት ያሳያል። ትርኢቱ የትኛውን የኢትዮጵያ ክልል ወክሎ ቀርቧል?

ዋው ሲያስደንቅ! ባህላዊ የመቀመጫ ወንበሮችና ጠረጴዛዎች በሥነ ጥበብ ያጌጠ ቦታ ላይ ተሰድረዋል። ቅጥልጥል ሥዕሎችና ትልልቅ ቅርጻ ቅርጾች ውበትና ታሪክን ይጨምራሉ። እንዴት ያረካል!

ክቡር ሰው! ወርቃማ ጥልፍ ያለበት ካባው እና የራስ ዘውዱ ምነኛ እንዴት ያምራሉ! የማይክሮፎን ይዞ በስሜት ሲናገር፣ የእውቀትና የጥበብ ድምፅ ይሰማል! (

ሲያስደስት! የተለያዩ አይነት ቢራዎች በአንድ ገበታ ላይ ተሰብስበዋል። የቅዱስ ጊዮርጊስ ቢራ ጎልቶ ይታያል። እነዚህ መጠጦች በብርጭቆ ሲቀዱ እፎይታንና ደስታን የሚሰጡ ናቸው። ምሽት ላይ ከጓደኛ ጋር ለማሳለፍ እና ለመደሰት ምርጥ ምርጫ! ሲያጓጓ ግሩም!

ሣር የተነሰነሰበት ክብ ጣሪያ ያለው የቤተክርስቲያን ህንጻ ነው። ህንጻው ነጭ ግድግዳዎች እና በዙሪያው ጥቁር የእንጨት ምሰሶዎች አሉት። አንድ ሰው በግራ በኩል ቆሟል፤ ከፊት ለፊቱ የእንጨት ወንበር ተቀምጧል። መንፈሳዊ ስሜትን ይሰጣል።

ጥቁር ልብስ የለበሰች ወጣት ሴት፣ በእርጋታ ቆማ በኩራትና በቆራጥነት ዙሪያዋን ትመለከታለች። ከጎኗ በተመሳሳይ ባህላዊ ልብስ የለበሱ ወንዶች ቆመዋል፤ አንደኛው ጠመንጃ፣ ሌሎቹ ደግሞ ዱላ ይዘው ብርታትን ያንጸባርቃሉ። ከበስተጀርባ ትልቅ ዛፍ አለ።

የሰማራ ዩኒቨርሲቲ አርማ በሰማያዊና አረንጓዴ ክብ ፍሬም ውስጥ ይታያል። አርማው በእሳት ነበልባል ላይ የወጣች ችቦ ያለበትን የተከፈተ መጽሐፍ፣ የተጠላለፉ ሁለት ሰይፎችና በቆሎ ያቀፈ ነው። ከላይ በአማርኛ ከታች በእንግሊዝኛ የዩኒቨርሲቲው ስም ተጽፏል።

አራት የተለያዩ የቪቫ የሽንት ቤት ወረቀት ጥቅሎች በክቡርነት ተሰድረዋል። ጥልቅ ሰማያዊው፣ ቡኒውና ሐምራዊው ጥቅልል ልዩ ንድፎችን ይዟል። ጥቅሎቹ በሚያምር ሁኔታ በዙሪያቸው ባሉ ከባቢ ቀለማት በጥንቃቄ ተደንቀዋል።

የሚያማምሩ የበሰሉ የፓፓያ ፍሬዎች ከሌሎች ካልበሰሉ ፓፓያዎች ስር በግንዱ ላይ ተንጠልጥለዋል። የበሰሉት ፓፓያዎች ወደ ቢጫ ያደላ ቀለምን የያዙ ሲሆን ያልበሰሉት ደግሞ አረንጓዴ ቀለም ያላቸው ናቸው።

በእግረኛ መንገድ ላይ በቀይ ማዳበሪያ ተነጥፎ የተለያዩ አትክልቶች ለሽያጭ በንቃት ቀርበዋል። የጠቆረ አረንጓዴ እንቁላል እፅዋት፣ ብሮኮሊ እና ዱባዎች ጎልተው ሲታዩ፤ የሻጩ እግሮች እና የከፊሉ ሳጥን የትጋት እና የተስፋ ስሜትን ያንጸባርቃሉ።

በሆነ የቆሻሻ ቦታ ላይ በመሠራት ላይ ያለ ረጅም ህንፃ ይገኛል ከጓኑ ምክሬኖችና ሰማያዊ ታክሲዎች እንዲሁም ረጃጅም ህንጻዎች ከጀርባው ይገኛሉ ፀሐይ የምሽት ጊዜ ትመስላለች ።

የቆርቆሮ ጣሪያ ያለበት የኮብልስቶን ማምረቻ ስፍ፣ በግራ በኩል ትልቅ ግራጫ ብሎኬቶች ተከምረዋል፣ ስር ደግሞ ትናንሽ ኮብልስቶኖች ተሰልፈዋል። አንድ ሰው በግራ በኩል ስራ ላይ ሲታይ፣ ሌላኛው ሰው ደግሞ በመሃል በኩል አለ፤ ዙሪያውን አረንጓዴ ዛፎች ይገኛሉ።

የተቀመጠው ምስል አንድ ትንሽ የ“ALTECO SUPER GLUE” ቅርጽ ነው። በጥቁር አካል፣ በነጭ አፈርቃቂ እና በብርቱ ብርኛ ካፕ የተዘጋ ነው። በአንደኛው ጎን ከተቀመጠው ቅርጽ ጋር በተያያዘ በነጭ እና በብረት የተሰራ ትንሽ መዘርጋት መሳሪያ ታይቷል።

ሰፊ የሐይቅ ዳርቻ ልማት በሐይቁ አጠገብ ይገኛል። አረንጓዴ የሳር መሬት ይገኝና፣ የመኖሪያ ሕንፃዎች እና ሜዳዎች ጎን ለጎን ተገንብተዋል። የረጅም ጊዜ ግንባታና መሠረተ ልማት ማደግ የመደነቅ ስሜት ይገልጻል። ከግራ በኩል ጀልባዎች የሚቆሙበት ምሰሶ ወደ ሐይቁ ይዘልቃል።

ሰማያዊና ነጭ የብረት ምልክት በግልጽ ይታያል፤ በላዩ ላይ "አራዳ ሴቶችና ሕፃናት ህክምና ልዩ ማዕከል" የሚል የአማርኛና የእንግሊዝኛ ጽሑፍ ተጽፏል። የቀስት ምልክት ወደ ቀኝ አቅጣጫ ሲያሳይ፤ ከ ኤም.ኤስ.አይ ኢትዮጵያ አርማ ጎን የአማርኛ የስልክ ቁጥር "8044" ይገኛል።

በአንድ ግራጫማና ደመናማ ቀን ከጥንት የድንጋይ ግንብ የተሰራው የጎንደር ቤተመንግስት ግድግዳዎች ይታያሉ። ሕንፃው ክብ ቅርጽ ያላቸው ማማዎች፣ በረንዳዎች እና ከላይ ጠርዝ ላይ ጥርስ የመሰለ ቅርጽ አሉት። ከታች በኩል ደግሞ ዝቅተኛ የድንጋይ አጥር ይገኛል።

በአንድ ሕንፃ ውስጥ ሁለት ግልጽ የሆኑና ሞላላ ቅርጽ ያላቸው አሳንሰሮች በነጭ ግድግዳዎች መካከል በሚገኙ ጥቁር የብረት ሀዲዶች ላይ ወደ ላይ ሲንቀሳቀሱ ይታያሉ። በውስጣቸውም ሰዎች ሲጓዙ የሚታዩ ሲሆን፤ ከላይ በስተቀኝ ደግሞ አንድ ሰው በመስኮት በኩል ይገጥማል።

ሁለት ወጣቶች በሰማያዊ የተቀደደ ጂንስና ቢጫ ሹራብ ደማቅ ዳንስ ሲያደርጉ፣ ከኋላቸው ብዙ ሰዎች አሉ። ሁሉም የሚመሳሰሉ አልባሳትና ነጭ ጫማ አድርገዋል፤ ከበስተጀርባው ሕንጻዎች አሉ፤ በግንባር ቀደምትነት ያሉት ወጣቶች ምን እየሰሩ ነው?

ጥንድ ቡናማ የቆዳ ጫማዎች ተቀምጠዋል። የጫማው ፊት ክብ ቅርፅ አለው፣ እና ጥቁር 끈 ተጠቅሟል ። ወፍራም ጥቁር ታች ይገኛል። ጫማው በጥሩ ሁኔታ አለ። ይህ ጫማ በስሙ የሚጠራው የትኛው የእንግሊዘኛ ፋሽን መግለጫ ነው?

ዝንጀሮዎች ተራራማ ቦታ ላይ መሬት ላይ ተቀምጠዋል። ጸጉራቸው ቡኒ ሲሆን ትላልቅና ረጅም ጭራ አላቸው። ወንዶቹ ትከሻቸው ላይ ትልቅ ጸጉር አላቸው። በአካባቢያቸው አረንጓዴ ቁጥቋጦዎችና የደረቀ ሳር አሉ። ዝንጀሮዎችበዋነኛነት የትኞቹ የኢትዮጵያ ተራራዎች ይኖራሉ?

ጥቁር ቡኒ ቀለም ያለው ግዙፍ ድብ፣ ሰፊ አፉን ከፍቶ ጥርሶቹ እየታዩት በአሰቃቂ ሁኔታ ጮኾ ቆሟል፤ ከበስተጀርባው በተራራማ ሜዳ እና ደመናማ ሰማይ ውስጥ የኃይልና የቁጣ ስሜት ያሳያልን?

አንዲት ሴትና ሁለት ወንዶች ኮከቦች ሲስቁ፣ የጋዜጣውን የላይኛው ክፍል ይይዛሉ። በትልቁ ርዕስ ስር የደስታን ስሜት የሚፈጥር የሰዎች ግርግር ያለበት ከተማ እና በታችኛው ክፍል አንድ ሰው አለ። ጋዜጣው ስለ ገቢዎች ሚኒስቴር ዘገባዎችን ይዟል።

ገበሬው በደረቁ ጭጋግማ ሜዳ ላይ ቆሟል። ሰውየው በድካም ከባድ ገለባ እየወቀረ የሰማዩ ደመና ተሸክሟል። የተቃጠለው የሜዳው ዳራ በስራው ላይ የመጣውን ብስጭት ከፍ ያደርገዋል።

ዋው፣ ሲያስደንቅ! ባህላዊ የእጅ ስራዎችና ደማቅ ቀለማት የገበያውን ውበት ጨምረውታል። ሴቶች በነጭ ሻሽና በልዩ ልብሶች አጊጠዋል። የጥበብ ሥራው ብዛትና የሰዎቹ መደሰት እጅግ በጣም ያማልላል።

በሰፊው የውሃ አካል ላይ ሁለት አረንጓዴ ደሴቶች ከሩቅ ጎልተው አሉ። የረጋው ግራጫማ ውኃ ከጠራ ሰማይ ጋር ተዋህዷል። ይህ የሰላም ስሜት፣ የብቸኝነትና የመረጋጋት ውበት የቦታውን ግርማ ሞገስ በጽናት ያጎላል።

አስደንጋጭ! የጭነት መኪና በሰዎች ተጨናንቋል። ህፃናትና አዋቂዎች ደህንነት በጎደለው መልኩ እርስ በእርሳቸው ላይ ተደራርበው ጭነዋል። ድካም እና ጭንቀት ፊታቸው ላይ ይታያል። አሳዛኝ ፍልሰት ወይም አስገዳጅ ጉዞ ይመስላል። ዋይ! ይህ ከባድ ሁኔታ ልብ ያደማል። በጣም ያማል።

በንጹህ ነጭ ወለል ላይ፣ ደማቅ አረንጓዴ ቀለም ያለው ማንቲስ ከፊት እግሮቹን ከፍ አድርጎ በአጽንዖት ቆሟል። ከሱ በታች ደግሞ ቢጫና ጥቁር ቀለም ያለው ጊንጥ ጅራቱን ወደ ላይ አድርጎ በተጠንቀቅ ወደ ማንቲሱ እየገሰገሰ ይታያል። ሁለቱ ቢጣሉ ማን ያሸንፋል?

መካከለኛ አረንጓዴ ቅጠሎች ያሉት የአትክልት ሰብል በእርሻ ላይ ተተክሏል። አፈሩ ጥቁር እና ለም ነው። የዜና ስርጭት ባህሪይ ይሰጣል። የግብርና እድገት ያመለክታል። ይህ ሰብል በኢትዮጵያ በብዛት ለጥብስ የሚውለው የትኛው ነው?

ለጥሬ ሥጋ (ክትፎ/ጎረድ ጎረድ) የተዘጋጀ ምግብ በደስታ እየጋበዘ ነው። በትልቅ ዳንቴል መሳይ እንጀራ ላይ ቀይ ትኩስ ሥጋ ተቆርጦ ተቀምጧል፤ ከጎኑ ወፍራም ቀይ አዋዜ እና የተፈጨ ሚጥሚጣ በሳህን ላይ ተዘጋጅቷል።

ረዣዥም፣ ወርቃማ የሆኑ የእህል ጥቅሎች ቅርብ ሆነው ቆመዋል። እሾሃማ ጫፎች አላቸው። ሰብሉ ለመሰብሰብ ደርሷል። የመኸር ወቅት ባህሪይ አንፀባርቋል። ጠዋት የፀሐይ ብርሃን አለው። ይህ ሰብል በኢትዮጵያ በብዛት ለእንጀራ መጋገር የሚውለው የትኛው ነው?

ኢትዮ ቴሌኮም ቢል በሚል ርዕስ የተለያየ የጥቅል አገልግሎት ዋጋዎችን በሰንጠረዥ አሳይቷል። በሦስት ምድቦች ስር በደስታ የቀረበው የቅናሽ አገልግሎት የፍላጎት ስሜትን የሚያመላክት የቴሌኮም ማስታወቂያ ነው።

ጥቁር ቡናማ ቀለም ያላቸውና በሱፍ የተሸፈነ ውስጠኛ ክፍል ያላቸው ጫማዎችን ያሳያል። የጫማው ማሰሪያ ከጨርቅና ቆዳ የተሰራ ሲሆን፤ በጎን በኩል በክብ የተቀረጸ የንግድ ምልክት ይታያል። ጫማዎቹ በነጭ ዳራ ላይ በግልጽ የተቀመጡ ሲሆኑ፤ እነዚህ ጫማዎች ምን ያህል ጥንካሬ ይኖራቸዋል?

ዋው! አዲስ ቀይ ትራክተር ሲያምር! ትልልቅ ጎማዎቹ ኃይልን ያሳያሉ። ወጣት ሰውየው በደስታ እና በመተማመን መሪውን ይዟል። የግብርና ዘመናዊነት ያለሰልሳል። አቤት የመኪናው ጥራት! ሲያስደንቅ! ይህ ለእርሻ መልካም ነው።

አንዲት ሴት በነጭ እና አረንጓዴ በተሰነጣጠቀ ባህላዊ ልብስ ለብሳ በረጋ መንፈስ ትታያለች። ነጭ ጃኬት የመሰለ ልብሷን በአንገቷ አካባቢ ከፍ አድርጋ ስትይዝ፣ መልኳ ላይ የጠንካራ ትኩረት ስሜት ይነበባል። ደብዛዛ ቢጫ ዳራ ውበቷን አጉልቶታል።

አንዲት ሴት የገበሬ ልብስ ለብሳ፣ ጐንበስ ብላ በእርሻ ቦታ በአካፋ አየሠራች ነው። ዙሪያዋ አረንጓዴ በሆነ በእርሻ ተከቧል። በፊቷ ላይ የሚነበበው የጉልበት ሥራ፣ የመለወጥ እና የትጋትን ስሜት አለ።

ልጆች በባህላዊ ቤት ፊት ለፊት ሲጨፍሩ ነው ። ደማቅ ልብሶች ለብሰው እጆቻቸውን ከፍ አድርገዋል ። በዙሪያቸው የሚበሩ ወፎች አሉ ። ዋው ሲያምሩ ! የደስታ ስሜት ይሰጣሉ ።

ዋው ሲያምር! ሁለት ቆንጆ ሴቶች በባህላዊ የፀጉር አሰራርና ልብስ ውበታቸው ያደምቃል። ትልቋ ታናሿን በፍቅር ስትረዳ፣ ታላቅ ፍቅርና መተሳሰብ ይሰማል። እንዴት ደስ ይላል!

በሳጥን ውስጥ በጥንቃቄ የተደረደሩ በርካታ ያልበሰሉ አረንጓዴ ማንጎዎች፣ እያንዳንዱ ፍሬ ጭረትን ለመከላከል ሲባል ነጭ ወረቀት በከፊል ተጠቅልሎለታል። የማንጎዎቹ ጥርት ያለ አረንጓዴ ቀለም ትኩስነትን እና ፍላጎትን ያመለክታል።

በርካታ ሰዎች ባህላዊ ነጭ ልብስ ለብሰው፣ ቢጫ ጃንጥላ ይዘው ሲጨፍሩ ደስ ይላሉ። በደስታ እና በሙዚቃ የታጀበው ይህ ውዝዋዜ የደስታን፣ የትብብርንና የኃይል ስሜትን ያንጸባርቃል።

ዋው! ጣፋጭ የበሰለ እህል እና ቀይ ባቄላ ሲያምር! በአትክልት እና ቅጠላ ቅጠል ተደባልቆ ያለሰልሳል። አቤት የምግቡ ዝግጅት! ሲያስደንቅ! የተመጣጠነ ምግብ ይመስላል። እጅግ ጣዕሙ ልዩ ነው። እግዚኦ! እንዴት ያምራል!

አንድ ልጅ ከፊቱ በምስል ቀርቧል፣ ነገር ግን ፊቱ በጥላ ውስጥ ሆኖ አይታይም። እጁን ወደ ካሜራው ዘርግቶ የሚነድ የእንጨት ችቦ ይዟል። ከበስተጀርባው የቀርከሃ አጥር እና የሩቅ ተራሮች ከሰማይ ጋር ይታያሉ።

ብዙ የደረቁ ቅጠሎች፣ እንጨቶችና ዕፅዋት በተለያየ ቀለም ተከፋፍለው በነጭ ሸራ ላይ ተከምረዋል። ሐምራዊ፣ ቀይና ቡናማ ቀለሞች የበዙ ናቸው። እነዚህ የዕጣንና የባህል ቁሳቁስ፣ የንጽህና ፍቅር እና የተፈጥሮ ምን ያክል ውብ እንደሆኑ የሚያመልክቱ ናቸው። ናቸው።

ሰልፍ የያዙ ደማቅ ቢጫ የትምህርት ቤት አውቶቡሶች በመንገድ ተሰልፈው ይገኛሉ። አውቶቡሶቹ የአማርኛ ጽሑፎች ሲኖሯቸው፣ በግልጽ የተቀመጠው የመጀመሪያው አውቶቡስ ከፊት ለፊት ይታያል። በስተጀርባ ረዣዥም አረንጓዴ ዛፎችና ቁጥቋጦዎችና ጥርት ያለ ሰማያዊ ሰማይ ይታያል። ይህም ትምህርት ለመጀመር የተዘጋጁ ደስታን የሚፈጥሩ አውቶቡሶች ናቸው።

በገጠራማ አካባቢ ከአንዲት እጅግ በጣም ቀላል እና ጊዜያዊ የብረት ቆርቆሮ ቤት በገጠር አካባቢ ትገኛለች። ግድግዳው ከብረት ቆርቆሮ የተሰራ ሲሆን፣ ጣሪያው ደግሞ አዲስና ብርሃን ያንጸባርቃል። በዙሪያዋ አረንጓዴ ተክሎች እና ቀይ አፈር መረጋጋትን ይፈጥራሉ።

ማዕድን ማውጫ መጥረቢያዎችን፣ የወርቅ ዘለላዎችን፣ ነበልባልንና የዘይት ጠብታን የያዘ ክብ ምልክት ነው። ይህ አርማ የኢትዮጵያ ማዕድንና ነዳጅ ሚኒስቴርን ሥራዎች በግልጽ የሚያሳይ ሲሆን፤ በዙሪያውም የሥራውን ትርጉም የሚገልጽ ጽሑፍ ተጽፏል።

አንድ ሰው በደስታ እጁን ወደ ላይ ዘርግቶ በብዙ ተመልካቾች ትከሻ ላይ ተሸክሞ ሲከበር ይታያል። በህንጻ ውስጥ ያለው ይህ ትዕይንት ከፍተኛ ደስታ እና አድናቆት የተሞላበት ሁኔታን ያሳያል።

ሰማያዊና ጥቁር ቀለም የተቀቡ አራት የጭነት ባለሦስት እግር ተሽከርካሪዎች (ባጃጅ) በመስመር ተደርድረው በሣር ሜዳ ላይ ቆመዋል። የተሽከርካሪዎቹ አዲስ መሆንና ዝግጁነት የሥራ መጀመርን ደስታ በግልጽ ይነግራል።

በሮዝ፣ ነጭና ወርቃማ ፊኛዎች የተሠራ ቅስት ግድግዳውን አስውቦታል። በፊኛው ስር ነጭ ከፊል ክብ ቅርጽ ያለው ዳራ ሲታይ፣ በወርቃማ ጠረጴዛዎች ላይ የወርቅና የነጭ ማስቀመጫዎች ለምግብና መጠጥ ዝግጅት ቀርበዋል፤ ይህ ቦታ ለምን ዓይነት ዝግጅት የተዋበ ሊሆን ይችላል?

የኢትዮጵያ ፖስታ አገልግሎት የሚል ጽሁፍ በሰማያዊ ጀርባ ላይ ሰፍሯል። ከታችም በስፓልት ላይ ቢጫ ቀለም ያለው የሚሄድ ረጅም የኢትዮጵያ ፖስታ አገልግሎት ባስ ተስሏል።

ከፍተኛ ፎቆች ያሉት ዘመናዊና ትልቅ የቤንማስ ሆቴል ህንጻ ነው። ህንጻው ቀይ እና ቡኒ ቀለም ያለው ሲሆን በረንዳዎች አሉት። ከፊት ለፊቱ ወንበሮችና ጠረጴዛዎች ለደንበኞች ተቀምጠዋል፣ አንዱ ሰው ደግሞ ወደ መግቢያው እየተራመደ ነው።

በትልቅ ነጭ ዳራ ላይ አዲስና ዘመናዊ ነጭ የአሰልጣኝ አውቶቡስ ጎልቶ ይታያል። አውቶቡሱ ጥቁር መስኮቶችና የፊት መሸፈኛ ያለው ሲሆን፣ በግንባር ቀደምትነቱ "ስካኒያ" የሚለው ስም በግልጽ ተጽፏል። ተሽከርካሪው ለረጅም ርቀት ጉዞ የተዘጋጀ ነው።

ይህ ስፍራ ዘመናዊ የመጠጥ ቤት ወይም ባር ነው። ብርሃኑ ደብዝዟል፣ ግድግዳው አረንጓዴ ተክል አለብሱ። ረዣዥም ወንበሮች ከረዣዥም ጠረጴዛዎች ጋር ተሰልፈዋል። ጥቁር ጠረጴዛ ጀርባ የተለያዩ የመጠጥ ጠርሙሶች ተቀምጠዋል። አንዲት ሠራተኛ በቆመችበት ትልቅ ጠረጴዛ ተስተናጋጆችን ለመቀበል ዝግጁ ናት።

ዋው! እጅግ በጣም የሚያምር የጉጉት ስዕል! በረዶ የሸፈነ ግንድ ላይ የተቀመጠችውን ይህችን ጉጉት መመልከት በጣም ያስደንቃል። ብርቱካናማ ዓይኖቿ ጥልቅ የሆነ ፍርሃትን እና ጥንቃቄን የሚያንጸባርቁ ሲሆን፣ ከጀርባዋ ያለው ውብ የፀሐይ መጥለቂያ ሰማይ ደስታን ይፈጥራል።

በቅርብ የተቀረጸው ምስል በመጸየፍ የሚታይ፣ አረንጓዴ ፈሳሽ በተቀባው እጅ ላይ ያሳያል። ወፍራምና ደብዛዛ ቆዳ ያለው ጣት ላይ፣ ደማቅ አረንጓዴ ቀለም ያለው ፈሳሽ ወደ ታች ሲንጠባጠብ በግልጽ ተቀርጿል። ዳማካሴ ሲጨመቅ ያለውን ሁኔታ እየገለፀ ነው።

ከፊት ለፊት ደማቅ ቀይ ቀለም ያለው በርበሬ በታሸገ የፕላስቲክ ማሸጊያ ውስጥ ይታያል። በማሸጊያው ላይ “አልሚ ምርቶች” የሚል ርዕስ እና “በርበሬ (ቅመም ድብልቅ)” የሚል ጽሑፍ በእንግሊዝኛና በአማርኛ ተጽፏል።

ቀለሙ ጠቆር ያለ ፋሽኒስታ፣ ውብ እና ያልተለመደ ጥቁር ልብስ ለብሳለች። አለባበሱ የሚያብረቀርቁ የብረታብረት ቁርጥራጮችና ትላልቅ መርፌዎች አሉት። መንገድ ላይ በልበ ሙሉነት ትራመዳለች፤ የፊቷ ገጽታ ቁርጠኝነት እና ትኩረት የተሞላበት ነው። መልክዋ እጅግ በጣም ጥሩ ነው።

ዋው! ረዥም ነጭ ወይም ቀላል ወርቃማ ክሮች በመስመር ተንጠልጥለዋል። በጣም ለስላሳ እና ለመለስ ይመስላል። ድንቅ የተፈጥሮ ፋይበር ወይም ሐር መሰል ነገር ነው። አቤት የረድፉ ውበት! ሲያስደንቅ! ሲያምር! ለስራ በደንብ ተዘጋጅቷል።

ዩኒፎርም የለበሰ ወታደር በጠመንጃ ታጥቆ የአንድ ከተማ መንገድ ዳር ቆሟል። ሰውዬው ወደ ግራ እየተመለከተ በትንሹ ፈገግ ይላል፤ መንገድ ላይ ጥቂት መኪናዎች አሉ። ከበስተጀርባ አረንጓዴ ዛፎች እና የጎዳና ላይ መብራቶች አሉ።

አንድ ወንድና ሦስት ልጆች በደስታና በፍቅር ስሜት በእሳት ዙሪያ ተሰብስበዋል። ወንዱ ጥንድ እንጨቶችን ይዞ በሳቅና በእርካታ ወደ ሰማይ ይመለከታል። ከኋላቸው ደግሞ ትልልቅ ተራሮች በደብዘዝ ያለ ሰማያዊ ቀለም አሉ።

አምስት ሴት ሞዴሎች በገለልተኛ ዳራ ላይ፣ በጥሬ እንጨት በተሠራ መዋቅር ላይ ተቀምጠው ወይም ቆመው አሉ፤ እንግዲያው፣ የለበሱት የጥልፍ ሥራ ያላቸው ነጭ እና ቢጂ ቀለም ያላቸው ልብሶች የትኛውን ባህላዊ የፋሽን ዘመናዊ አቀራረብ ሊወክሉ ይችላሉ?

ለየት ያለ ንድፍ ያለው ጥቁር የጆሮ ማዳመጫና ተንቀሳቃሽ ማይክሮፎን ነው። የጆሮ ማዳመጫው በቆዳ የተሸፈኑ ትልልቅ ቀለበቶችና፣ የኃይል ማብሪያ አዝራር አለው። ዘመናዊው ንድፍ እና ንጽህና የደስታና የመደነቅ ስሜትን ይገልፃል።

ይህ የ ሲቢኢ ብር አርማ ነው። የአርማው ዋናው ቃላት በሐምራዊ ቀለም ተጽፏል። "ብር" ከሚለው የመጀመሪያው ፊደል ጋር የሞባይል ስልክ ምስል ተቀላቅሏል። ከታች "ባንክዎ በእጅዎ ሥር ነው!"የሚል ጽሑፍ ይገኛል። ሲ ቢ ኢ ብር ምን ዓይነት አገልግሎቶችን ይሰጣል?

በጣም የሚያስደንቅ ደስታ! የኢትዮጵያ አትሌቶች በመድረክ ላይ ሲቀበሉ፣ በአንገታቸው ላይ የአበባ ጉንጉንና ሜዳሊያ አድርገዋል። በቀኝ አንድ ሰው አትሌቱን በፍቅር እቅፍ አድርጎ ሲቀበል፣ ከበስተጀርባ ብዙ ፖሊሶች በደስታ ይዘው ቆመዋል።

የተቀመጠው ምስል አንድ ሰው በጭራሽ አካባቢ ተቀምጦ በጥቁር እንቅስቃሴ አልባስ የተሸፈነ ሲሆን፣ በሩቅ የታየው የተራራ አካባቢን እየተመለከተ ታይቷል። የሰማዩ ቀለም ከብርቱ ብርሃን እስከ ሐምራዊ ጥላ የሚቀየር ሲሆን፣ ይህ የፀሐይ መውጫ ወይም መግቢያ እንደሆነ ያሳያል።

አራት ወንዶች በጋራ ወርቃማ ዋንጫ በሁለት እጃቸው ከፍ አድርገው ይዘዋል፣ ዋንጫው ላይ አረንጓዴ፣ ቢጫና ቀይ ሰንደቅ ተጠምጥሟል፤ ከጀርባ ሰማያዊ መድረክ ላይ የኢትዮጵያ ካርታ ያለበት ትልቅ አርማና ወንዶቹ መነጽር አድርገዋል፤ ከፊት ነጭና አረንጓዴ ጨርቅ ተንጠልጥሏል።

አንዲት ሴት አረንጓዴና ቢጫ ባሕላዊ ቀሚስ ለብሳ፣ እጆቿን በደስታ ወደ ላይ ከፍ አድርጋ እየዘፈነች ነው። ፊቷ ላይ ከፍተኛ ደስታና ስሜታዊነት ይታያል፤ የፀጉር አሠራሯም በደንብ ተሰርቶ ከኋላዋ ተጠቅልሎ ይታያል።

በጥቁር መድረክ ላይ፣ በራስ መተማመን የሚራመድ ወጣት አረንጓዴ የሸሚዝ-ቁምጣ ስብስብ ለብሷል። የራስታ ቀለሞች (አረንጓዴ፣ ቢጫ፣ ቀይ) በጥልፍና ቁልፎች ላይ ጎልተው ይታያሉ። ወጣቱ በባዶ እግሩ ሲሆን፣ አስደናቂ የሆነ ቀይ ነገር በእጁ ይዟል። በፍቅር ስሜትና በልበ ሙሉነት ወደ ፊት ይመለከታል።

ከቤት ውጪ የተደረገ የሠርግ ወይም የፓርቲ ዝግጅት ነው። ነጭ የሆኑ ክብ የወረቀት ፋኖሶች ተንጠልጥለዋል። ወለሉ ላይ የብልጭታ መብራት ያለው የዳንስ ወለል አለ። ግድግዳው ላይ አበቦችና ነጭ መብራቶች በስሱ ደምቀዋል፤ ሁለት ሰዎች ከመድረኩ አጠገብ ቆመዋል።

ሁለት ሴቶች በደረቅና በድንጋይ በተሞላ መሬት ላይ ቢጫ የፕላስቲክ ጀሪካን ውሃ ተሸክመው በድካም ስሜት እየተራመዱ ነው። ከበስተጀርባ የተንጣለለ ሰማያዊ ቤትና የተፈጥሮ ድንጋዮች ሲታዩ የጭንቀት እና የውሃ እጥረት ስሜትን ያመለክታሉ።

ጢም ያለው ወጣት በፈገግታ ከሰማያዊ ዳራ ጀርባ ብቅ ብሏል። እጁን ከትልቁ ነጭ ጽሑፍ ጫፍ ላይ አድርጎ በደስታ፣ በፍቅር እና በትኩረት ተመልካቹን ይመለከታል። ጽሑፉ "1 ቀን ቀረው!" የሚል መልዕክት ያስተላልፋል፤ ይህም መደነቅን ይፈጥራል።

በትልቁ ጥቁር ድንጋይ ላይ አንድ ጀግና ሰው የሚወክል የነሐስ ወይም የብረት ሐውልት ይታያል። ሐውልቱ በቀኝ እጁ ጦርና የኢትዮጵያን ባንዲራ ሲይዝ፤ በግራ ትከሻው ላይ ደማቅ ቀይ ሻሽ ደርቧል። ከበስተቀኝ ባለው ድንጋይ ላይ ትልቅ የብረት መድፍ አለ።